በመጀመሪያው ምስል ላይ የአረንጓዴ ደወል ቃሪያዎች ክምር ይታያል። በሁለተኛው ምስል በባህላዊ የጨርቃጨርቅ የተጌጡ የተጠቀለሉ ትራስ ወይም ምንጣፎች በአግድም ተቀምጠዋል። በሦስተኛው ምስል የካሜራ እና የቪዲዮ መቅረጫ መሳሪያዎች አብረው ቀርበዋል። በአራተኛው ምስል የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃነ ጳጳሳት ቅባት ሲቀድሱ ይታያል።

ባለ ቀይና ጥቁር ጂኦሜትሪክ ንድፍ ያላቸው በባሕላዊ ዕቃዎች ላይ ተቀምጠዋል። የእጅ ጥበብ ውጤቶቹ ውበት ያላቸው ሲሆኑ፣ ለዘመናዊ የቤት ውስጥ ማስጌጫ ያገለግላሉ። እነዚህ ሰፌድ የመሰሉ ማስጌጫዎች ከየትኛው የኢትዮጵያ ክልል ባህል የመጡ ናቸው?

ነጭ ባለ ሶስት እግር ተሽከርካሪ በመስኮት በኩል የሰው ፊት እና ተሽከርካሪው በላዩ ላይ ሰማያዊ የአደጋ ብርሃን ያለው፣ ከፊት በኩል ጥቁር መከላከያ ቱቦዎች ያሉት፤ ይህም እንደ የፖሊስ ወይም የአምቡላንስ ተሽከርካሪ ሆኖ የማገልገል ዓላማውን ያመለክታል።

አንዱ ከሌላው በላይ የተቀመጡ ሁለት ዘመናዊ የእንጨት ካቢኔቶች (የቴሌቪዥን ማስቀመጫ ወይም መደርደሪያ) ይታያሉ። የላይኛው ካቢኔት ቀላል ቡናማ ሲሆን፣ ታችኛው ግራጫማ ቀለም አለው፤ ሁለቱም መሳቢያዎችና ክፍት መደርደሪያዎች አሏቸው።

"አይዞህ! እንዴት ያለ ጉዞ!" ወታደራዊ ልብስ የለበሰ ጠባቂ፣ ለጭነት የተጫነ ግመልን እየመራ ይጓዛል ። አካባቢው ጨውማ እና በረሀማ "ምንኛ ይደክማል!" የሚል ስሜት ይሰጣል ። ግመሉ ለንግድና ለጉዞ "ሲያስደንቅ!" ጠቃሚ ነው።

ጥቁር እና ቀይ ቀለም ያለው ንድፍ ያሳያል። በማዕከሉ ውስጥ የብዕር ጫፍ የሚመስል ቅርጽ አለ፣ እንዲሁም ማይክሮፎን ይመስላል። በላይኛው ላይ "የሰባዊ ድምፅ" የሚል ርዕስ በአማርኛ ተጽፏል። የዚህ ንድፍ ዋና ዓላማ ምን ሊሆን ይችላል?

በጥቁር እና ቢጫማ ሽፋን ላይ አራት የ መካከለኛ መጠን ያላቸው ባትሪዎች ተደርድረው ይታያሉ። ባትሪዎቹ "ኢነርጋይዘር አልካሊን" የሚል ጽሑፍ ያለባቸው ናቸው። ጥቅሉ አራት ባትሪዎችን ይዟል። እነዚህ ባትሪዎች ምን ዓይነት ኤሌክትሮኒክስ ለመስራት ይውላሉ?

የውሃ ሐብሐብ ቁርጥራጮች ግልጽ በሆነ ዕቃ ውስጥ ተቀምጠዋል፤ ትንሽ ብርቱካንማ ቀለም ያለው ጣፋጭ ነገርም ከፊት ለፊት አለ። በጤና ላይ የፍራፍሬዎች እና ጭማቂዎች ትልቁ ጠቀሜታ ምንድን ነው?

ደማቅ ቀይ ሽፋን ያለው ይህ መጽሐፍ "አዲስ ስም" የሚል ርዕስ እና "፻፺፯" የሚል ጽሑፍ አለው። አንዲት ነፍሰ ጡር ሴት ጭንቅላቷን በጉልበቷ ላይ ደግፋ በሀሳብ ወይም በድካም እንደተዋጠች ትታያለች። "አዲስ ስም" የተሰኘው መጽሐፍ ፀሐፊ ማን ነው?

ሁለት እጆች ትኩስ የኢትዮጵያ ወጥ የተሞሉ አራት አራት ማዕዘን ቅርጽ ያላቸውን ሳህኖች ይዘዋል። ሳህኖቹ በክብ የእንጨት ትሬይ ላይ ተቀምጠዋል። በጎን በኩል ጠመዝማዛ የተደረገ እንጀራ ተቀምጧል። በመካከለኛው በኩል ያለው ቢጫ ቀለም ያለው ወጥ ምን ዓይነት ወጥ ነው?

በጥላ ስር በተዘጋጀ ሰፊ አዳራሽ ውስጥ ብዙ ሰዎች ነጭ ወንበሮች ላይ ተቀምጠው የፊት መድረኩን ይመለከታሉ። መድረኩ በድንጋይ ግድግዳና በታላላቅ ባነሮች ያጌጠ እና፤ ታዳሚው በሃይማኖታዊ ወይም ባህላዊ በዓል ላይ እንደሚገኝ የሚያሳይ ትልቅ ስብሰባ ነው።

በዱር መንገድ መካከል በተቀመጠ ብርሃን ውስጥ አንዲት ሴት በቀለማት የተሸለመች ባህላዊ ልብስ ቆማለች። እጆቿንበላይ አንድ ቅርፅ አድርጋ አቀናች፣ የእርሷን እምነትና የደስታ ስሜት በግልጽ ቅርጸ ተወላጅ አሳየች። ይህ ምስል የባህላዊ ውበትን እና የግል እምነትን በተመሳሳይ መልኩ ያቀርባል።

ሆላንድ የወተት ተዋጽኦን የሚወክል አርማ በግራጫ ዳራ ላይ ይገኛል። አርማው "ሆላንድ የወተት ተዋጽኦ" የሚል በእጅ የተጻፈ የሚመስል አረንጓዴ ጽሑፍ ይዟል፤ በላዩ ላይም ቅጠል አለው። እንዲህ ያሉ አርማዎች የድርጅቱን ዕድገት ለመደገፍ ምን ያህል አስፈላጊ ናቸው?

ዋው! በብሔራዊ ልብሷ ያጌጠች አትሌት የውድድር ሜዳሊያ ይዛለች። የድል ደስታና የእርካታ ስሜት በፈገግታዋ ላይ ይነበባል። ሲያስደንቅ! ለሀገር ኩራት የሚሰጥ አፍታ ነው። ክብሯ ሲያምር!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

ቡኒ ቀለም ያለው የአልጋ ስብስብ በጥሩ ሁኔታ ተቀርጾ አለ። ከሁለት የአልጋ መብራቶች ጋር አንድ ፍሬም ያለው አልጋና ሁለት የአልጋ ጠረጴዛዎች በክፍሉ ውስጥ ተቀምጠዋል። የአልጋ ዲዛይን በኢትዮጵያ ባህላዊ የቤት ዕቃዎች ውስጥ ምን ዓይነት የኪነ-ጥበብ ቅርጽን ይወክላል?

ሁለት ሰዎች በሰማያዊ ልብስና ጃኬት ለብሰው በግራጫ ወንበሮች ላይ ተቀምጠዋል። በመካከላቸው ትልቅ ነጭ ክብ ነገር አለ። ታችኛው ክፍል ሰማያዊ ሲሆን በአማርኛ ጽሑፍ ተቀርጿል። እነኚህ ሰዎች ስለ ምን ጉዳይ እየተወያዩ ነው?

አፍን በእጅ የሚያስይዝ ዉበት እና ቁንጅና ያላት ልጃገረድ ፀጉሯን ወደ ኋላ በግሩም የፀጉር አሰራር ተሰርታለች። የለበሰችዉ የባህል ልብስ እና የተጠለፈበት ጥልፍ ዉበቷን እንደ ጨረቃ አድምቋታል።

በአጼ ቴዎድሮስ አማካኝነት የተገነባው የሴባስ ቶፖል መድፍ ሲሆን ታሪካዊ የሆነ መድፍ ነው ። አሁን ላይም በደብረታቦር ከከተማው መሃል አደባባይ ላይ ይገኛል።

እዚህ ምስል ላይ ወርቃማ ቡናማ ቀለም ያለው ትልቅ የተጋገረ ዳቦ ከፊት ለፊት አለ። ዳቦው ለስላሳ የሚመስል ሲሆን ትንሽ ዘር ይመስላል። ይህ ትኩስ ዳቦ ከሻይ ጋር ሲበላ ምን አይነት ስሜት ይሰጣል?

ዋው! የጎንደር አጼ ፋሲል ግንብ ሲያስደንቅ ! የጥንት አርክቴክቸር ታሪክን ይናገራል ። በብዙ የቆዩ ሕንፃዎች የተከበበ ነው ። አረንጓዴው ሣርና ዛፎች ውበቱን ይጨምራሉ!። የንጉሣዊው ሥፍራ ታሪካዊ ቦታ!

"ዋው! ሲያምር!" ንጹህና ዘመናዊ የሆነ ፋርማሲ ነው። ሰራተኛዋ ደንበኛዋን በእርጋታ እና በትኩረት ታገለግላለች። መደርደሪያዎቹ በደንብ በተደረደሩ መድኃኒቶችና የህክምና ቁሳቁሶች የተሞሉ ናቸው። ይህ ተስፋ እና እንክብካቤ የሚታይበት ቦታ ነው።

እውነት ለመናገር በጣም ደስ ይላል! እነዚህ ረዣዥም ግመሎች በሰንሰለት ተይዘው ረዥም መንገድ ላይ ሲሄዱ በጣም ግሩም ናቸው! እረኛቸውም አብሯቸው አለ!

በዚህ ምስል ውስጥ ሰዎች በውጭ መቀመጫ ቦታ ተቀምጠው ምግብ እየበሉ ታይተዋል። የእንጨት መቀመጫዎችና ጠረጴዛዎች በተፈጥሮ ቅርጽ ተዘጋጁ ሲሆን በጎንደር የተዘረጋ ምግብ አቀማመጥ አለ። በጀርባ የእንጨት አቀማመጥ፣ የአበባ አሰራር ታይተዋል። አካባቢው በተፈጥሮ ውበት የተሞላ ነው።

ዋው! አስደናቂ የሆነ የበረሃ ወይም የእሳተ ገሞራ መልክዓ ምድር ነው። ፀሐይዋ ስትጠልቅ ሰማዩ ሲያምር፣ የመረጋጋት ስሜት ይሰጣል። የጠቆረው እና ድንጋያማው መሬት ደግሞ ያስደንቃል። በእውነትም ታላቅ እና የሚያስደንቅ እይታ ነው! ፍርሃትንና መደነቅን ያቀላቅላል።

ይህ ትልቅ ምግብ በባህላዊ የኢትዮጵያ እንጀራ ላይ የቀረበ የጾም እና የሥጋ ምግቦች ድብልቅ ነው። የተለያዩ አይነት ወጦችና አትክልቶች በደንብ ተሰድረው ቀርበዋል። በምግቡ ላይ ማዕከላዊ ሆነው የተቀመጡት ሁለቱ ወጦች ምን ሊሆኑ ይችላሉ?

ጥቁር ልብስ የለበሰ አንድ ወጣት አረንጓዴ ምንጣፍ ላይ ተቀምጦ ዘፈን ይዘምራል። ከበስተኋላው በሐይቁ ዳርቻ ላይ፣ ነጭ ሰንደቅ ዓላማዎችና ጽሑፎች ያላቸው ትናንሽ የእንጨት ጀልባዎች አሉ። ይህን የመሰለ ውብ ተፈጥሮ ለሙዚቃ ቪዲዮዎች ልዩ ገጽታ ለመፍጠር እንዴት ይጠቅማል?

ሎሚ፣ እንቁላል እና እርድ ለፊት ቆዳ በጣም ጠቃሚ ናቸው። ሎሚ ቆዳን ያነጣል፣ እንቁላል ቀዳዳ ያጠባል፣ እርድ ደግሞ ብጉርንና መቅላትን በመከላከል ቆዳዎ እንዲያበራ ይረዳሉ። በጥንቃቄ ይጠቀሙ።

ከታች ደግሞ ትንሽ “በዓል” የሚል ቃል በአማርኛ ይታያል። በዚህ ምስል ላይ የተጻፈው "መልካም ዓመት" የሚለው ሐረግ የትኛውን የኢትዮጵያ ዓመታዊ በዓል ሊያመለክት ይችላል?

ትንሿ ደስ የሚል ልጅ የሚያምር የፍየል ቀንዶች የፀጉር አሠራር አላት። እጅግ በጣም ጥሩ የሆኑ ጉንጉኖች የቢራቢሮ ቅርጽን ፈጥረዋል፣ ይህም የደስታ ስሜትን ያንፀባርቃል።

በአንድ ክሊኒክ ውስጥ ብዙ ሰዎች ተሰብስበው የኮሮና ክትባት ይወስዳሉ። ነጭ ካፖርት የለበሰች ባለሙያ ለተቀመጠች ሴት ክትባቱን ስትሰጥ፣ ሁሉም የአፍ መሸፈኛ (ማስክ) አድርገዋል። የሴትየዋ ገፅታ ትንሽ ጭንቀትንና መፍራት ያሳያል።

በዚህ ምስል ላይ የተለያዩ የኢትዮጵያ የታሸጉ ውሃ ዓይነቶች በአንድ ላይ ተሰልፈው ይታያሉ። ሁሉም ጠርሙሶች ሰማያዊ ወይም ነጭ ክዳን አላቸው። ውሃዎቹ እንደ አቢሲኒያ፣ ዬስ እና ሌሎችም የተለያዩ ስሞች ያሏቸው ሲሆን፣ ከታች አንጸባራቂ ገጽ ላይ ተቀምጠዋል።

በትኩረት በተነሳ የቅርብ ፎቶግራፍ ላይ፣ ከርዳዳ ጥቁር ፀጉር ያላት ሴት በደስታ እየዘፈነች ነው። ሴትየዋ ባህላዊ ነጭ ልብስ ለብሳ፣ ሐምራዊ ዶቃዎች አጥንታ እና ነጭ የራስ መጠቅለያ አስራ፣ ከበስተጀርባ ያሉ ሰዎች እያጨበጨቡ ነው።

አንዲት ሴት በጨለማ ክፍል ውስጥ ኢንጀራ እየጋገረች ነው። ሴትየዋ ጥቁር የለበሰች ሲሆን፣ ሰማያዊ አፕሮን አድርጋለች። በስተግራ ሶስት ትላልቅ ምጣዶች የሚታዩ ሲሆን፣ ከነዚህ አንዱ አዲስ የተጋገረ እንጀራ አለው። ሴትየዋ የዚህን ቦታ ባለቤት ናት?

ትላልቅ፣ አረንጓዴ እና ወርቃማ ቀለም ያለው የእርሻ መሬት፣ በሰፊ ሜዳ ላይ በለመለመ እህል የተሸፈነ ነው። ከታች ባለው ቀይ የዜና ማስታወቂያ ግርጌ ላይ'በጎ አድራጎት'የሚል ርዕስ አለ፣ ይህም ሁኔታው ከበጎ አድራጎት ጋር ሊያያዝ እንደሚችል ይጠቁማል። ምስሉ የመረጋጋት እና የተፈጥሮ ልግስና ስሜትን ያንጸባርቃል።

ወጣት ልጃገረዶች በአረንጓዴ ሜዳ ላይ ባህላዊ ልብሶችን ለብሰው ይጨፍራሉ። ልብሳቸው ነጭ ሲሆን የወገባቸውን ክፍል በአረንጓዴ ሣር አስረውታል። ከበስተጀርባ ሰንሰለት እና ባንዲራ አለ። ጨዋታው የትኛውን ባህል ነው የሚወክለው?

ጥቁር ልብስና የዓይን መነጽር ያደረገ አንድ ቄስ የሚመስል ሰው ይታያል። ከጎኑ ፈዛዛ ሰማያዊ ልብስና ጥቁር ሻሽ የለበሰ ሌላ ሰው በአክብሮት ጎንበስ ይላል። የመጀመሪያው ሰው የእንጨት መስቀል በአንገቱ ላይ ያለውን ብረትን ነው።

ጠርሙሱ በጠርሙስ ውስጥ ባለው የኮላ ፈሳሽ ቡናማ ቀለም ተሞልቶ ሲሆን፣ መሃል ላይ ደግሞ የኮካ ኮላ ቀይ መለያ በነጭ ፊደላት ተለጥፏል። የጠርሙሱ አካል ላይ የጤዛ ጠብታዎች ይታያሉ።

በመጀመሪያው ምስል ላይ በሬዎችን በበትር እየነዱ የሚሰሩ ሁለት ገበሬዎች ይታያሉ። በሁለተኛው ምስል ደማቅ ብርቱካናማ ጭማቂ እና የተለያዩ ፍራፍሬዎች ቀርበዋል። በሦስተኛው ምስል ደግሞ ብዛት ያላቸው ትኩስ አረንጓዴ ደወል ቃሪያዎች ተከምረዋል።

አንድ ገበሬ ቀይ አፈር ባለው መስክ ላይ ቆሞ አፈር በትላልቅ ቅጠሎች ዙሪያ በማረሻ ያርሳል። ከበስተጀርባ አንዲት ሴት በተመሳሳይ መልኩ በመሥራት ላይ ነች። በአካባቢው የተተከሉ ብዙ አትክልቶች አሉ፤ ቀኑ ለግብርና ሥራ ተስማሚ ነው?

ሶስት ሴት አትሌቶች በመሮጫ ሜዳ ላይ እየተፎካከሩ ቀርበዋል። መካከሏ ያለችው አትሌት በነጭና ቀይ ማሊያ፣ አረንጓዴ ቁምጣ እንዲሁም ብርቱካንማ ጫማ አድርጋ በሙሉ ፍጥነት ትሮጣለች። የፍጥነትና የትጋት ስሜት በሩጫው ላይ ሲንጸባረቅ፣ የሰማያዊ ትራክ ዳራውም የውድድሩን ሁኔታ ይገልጻል።

እዚህ የሚታየው ሰው እግሩ ላይ የሰም ማስወገጃ ወረቀት እየተለጠፈለት ነው። የውበት ባለሙያ የሚመስል ሰው እጆቹን በመጠቀም ስራውን በከፍተኛ ጥንቃቄ ይሰራል። ይህ አይነት የፀጉር ማስወገጃ ዘዴ ከሌሎች ዘዴዎች እንዴት ይለያል?

ክፍሉ ለተለያዩ አገልግሎቶች የተዘጋጀ ሲሆን፣ ከመስታወት መስኮቶች እና መጋረጃዎች ጋር ለስብሰባ ወይም ለምግብነት የሚያገለግሉ ጠረጴዛዎች እና ወንበሮች እንዲሁም ሶፋዎች አሉት። ይህ ባለ ሁለት ፎቅ አልጋ በክፍሉ ውስጥ በምን ምክንያት ወይም ለአየነት አገልግሎት ተዘጋጀ?

ወይኔ! ይህንን ውበት ተመልከት! እነዚህ ሴቶች በደስታና በባህላዊ ልብስ ውስጥ ሲጨፍሩ እና ከበሮ ሲመቱ ይታያሉ፤ የኢትዮጵያን ባህል በኩራት ይገልጻሉ !

ጥንቃቄ በተሞላበት አቀማመጥ፣ ቀይ አንገትና ጥቁር ክንፍ ያላት ረጅም አፍንጫ ያላት ወፍ በረጃጅም ሳሮች ውስጥ ተደብቃለች። ወፏ ቢጫ ዓይኖች አሏት፤ የአካባቢው አረንጓዴና ቢጫ ሳሮች ደግሞ ከፀሐይ ብርሃን የተነሳ ብልጭ ድርግም የሚል ስሜት ይፈጥራሉ።

"ቁንጮ" የሚል ፅሁፍ እና ቆንጮ ያለበት የህፃን ልጅ የፊት ገፅታ ስዕል አይኖቹን ፍጥጥ አድርጓል። የፀጉር ቁርጡ ከፊት ከግንባሩ አካባቢ ብቻ ቁጭ ያለ የፀጉር የቁርጥ አይነት ነዉ።

ታላቅነትን የሚገልጸው አርማ ጠንካራ ብሔራዊ መንፈስ አጉልቶ ያሳያል ። ሁለቱ ንስሮች ጥብቅ ጥበቃን ሲያመለክቱ፣ ወርቃማው ጋሻ የጀግንነት ውርስን ያንጸባርቃል ።

ይህ ጥንታዊ የድንጋይ ቤተክርስቲያን ከአካባቢው የቀይ አፈር ተቀርጾ የወጣ ይመስላል። ቤተክርስቲያኑ ካሬ ቅርጽ ያለው ሲሆን፣ ከላይ በሰማያዊ ሰማይ ሥር በደማቅ ፀሐይ በርትቶ ይታያል። ይህን የመሰለ ግዙፍ እና ልዩ ቤተክርስቲያን ለመሥራት ምን ያህል ጊዜ ወስዷል?

የቢጫ ቀለም ሰሌዳ ላይ "የለም 1ኛ የውስጥ ደዌና ሕፃናት ሕክምና ክሊኒክ" የሚል ጽሑፍ በሁለቱም በእንግሊዝኛ እና በአማርኛ ይነበባል። ምልክቱ 24 ሰዓት አገልግሎት መስጠቱን፣ የስልክ ቁጥር። ክሊኒኩ በመሠረታዊነት በየትኞቹ የጤና አገልግሎቶች ላይ ያተኩራል?

በባዶ ድንጋይ ላይ የተቀረጸ ጥንታዊ ቤተክርስቲያን ቀይ-ቡናማ ቀለም አለው። ከፍ ባለ መስኮት ላይ አንድ ደወልና ገመድ አለ። ከመግቢያው ፊት ለፊት ጥቂት ደረጃዎችና የድንጋይ አጥር አሉ። መሬቱ ደረቅና አቧራማ ነው። ይህ ሃይማኖታዊ ሥፍራ የቱሪስት መስህብ ይሆን?

ይህ ምስል ቀይ ሹራብ የለበሰ ሰው ክንዱን ነጭ ጨርቅ ወይም ባንዴጅ ተጠቅሞ ሲደግፍ ያሳያል። እጁ በጓንት ውስጥ ያለ ሲሆን፣ ፊቱ ላይ ጭንብል አድርጓል፤ ይህ ሰው እጁን ለመድገፍ ለምን የዚህ አይነት ባንዴጅ ተጠቅሟል?

የሽቦ ስፒራል ያለው ሰማያዊ የሾርትሃንድ ደብተር በነጭ ዳራ ላይ ይታያል። የመጽሐፉ ሽፋን ቀይ፣ ብርቱካናማ፣ ቢጫ እና አረንጓዴ ቀለም ያላቸው የሞገድ መስመሮች አሉት።

ውይ! ምንኛ የሚያምር ቦታ ነው! በጭጋግ የተዋቡት ተራሮች ዳራ ላይ፣ ዋልያ (ኢትዮጵያዊ ፍየል) እና ጦጣዎች በድንጋይ ላይ መቆሚያ! አንዳች ደስታን የሚሰጥ ድንቅ ተፈጥሮ!

በትልልቅ አረንጓዴ ቅጠሎች መካከል፣ የተጠጋጉና እሾሃማ የሆኑ አረንጓዴ ፍሬዎች በቡድን ሆነው ተንጠልጥለዋል። ይህ ተክልና ፍሬው በአብዛኛው ለምን ዓይነት ዓላማዎች አገልግሎት ይሰጣል?

በጣም ለም የሆነ መሬት ላይ በርካታ ገበሬዎች ችግኞችን እየተከሉ ነው። የፊተኛው ክፍል ላይ ሁለት ሴቶች ከመሬሲሆኑ፣ ከኋላ ደግሞ ሌሎች ሰዎች ይታያሉ። ይህ የደን መልሶ የማልማት ጥረት ለኢትዮጵያ የአየር ንብረት ለውጥ ምን ያህል አስተዋጽኦ ያደርጋል?

ደማቅ ጥቁር ነጠብጣብ ያለው ነብር በጫካማ ቦታ ውስጥ ቆሟል። ነብሩ ወደ ቀኝ በኩል እየተመለከተ ሲሆን በአካባቢው አረንጓዴ ቅጠሎችና የደረቁ ሣሮች ይገኛሉ። ነብሩ የተረጋጋና ጠንካራ ይመስላል። ነብሮች በኢትዮጵያ በየትኛው አካባቢ የመገኘት ዕድላቸው ሰፊ ነው?

ካሜራው በባህላዊ የጭቃ ቤት መግቢያ ላይ አተኩሯል። የቤቱ ግድግዳ በጭቃ የተሰራ ሲሆን ጣሪያው በሳር የተለበጠ ነው ። በዙሪያው የቤት እቃዎችና ዕቃዎች ተበታትነዋል። የዚህ አይነት ቤት የሚሰራው በኢትዮጵያ የትኛው ክልል ነው?

ከመሃል ላይ የቅርንፉድ ዘይት የያዘ ትንሽ ጠርሙስ አለ። ጠርሙሱ በዙሪያው በደረቅ የቅርንፉድ ጥሬ እህሎች የተከበበ ሲሆን የዘይቱ ዋና ንጥረ ነገር የሆኑት እነኚህ ናቸው። የቅርንፉድ ዘይት በባህላዊ ሕክምና ውስጥ ምን ዓይነት ዋና ዋና ጥቅሞች አሉት?

መስቀል በኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ያለው ከተመረጡ እንጨቶች እና ብረቶች የሚሰራ ቅርፃ ቅርፅ ነው። መስቀል የይቅርታ፣ የፍቅር እንዲሁም የሰላም ምልክት ተደርጎ ይወሰዳል።

የጨለመ ዳራ ላይ “ፍካት ናፋቂዎች የግጥም ስብስብ” የሚል ቢጫ የአማርኛ ጽሑፍ በደመናማ ሰማይ ላይ ተጽፏል። የጨለመው የሰማይ ዳራ ለዚህ አቀራረብ ምን ዓይነት ስሜት ይፈጥራል?

ሁለት ወጣት ወንዶች በውጭ አካባቢ መጽሐፍ ያነባሉ። አንዱ ነጭ የባህል ልብስ ለብሶ ሲሆን፣ ሁለተኛው ደግሞ አረንጓዴ ሸሚዝ አድርጓል። ከበስተጀርባ በድንጋይ ላይ የተንጠለጠሉ ጥንታዊ የኢትዮጵያ ቀለም የተቀቡ የብራና ጥቅሎች ይታያሉ።

የቀይ መስቀል ማህበር በቀይ ቀለም የተሰራ የመስቀል ቅርፅ ያለውን አርማ የያዘ ሲሆን ይህ ማህበር በሁሉ አካባቢ ዘር ፣ቀለም እና ሀይማኖት ሳይለይ ያለምንም ክፍያ ለተጎዱት ፈጥኖ ደራሽ ማህበር ነው።

ቡናማ ዳራ ባለው አሮጌ ወረቀት ላይ የተቀረጹ ፅሁፎችና ምስሎች አሉ። ጥቁር ወፍራም ክብ ቅርፅ ያለው ነገር በሁለት የአማርኛ ቃላት ተከቧል። በታችኛው ክፍል ጥንታዊ ሥዕሎች የፈረሰኞች ጦርነት ትዕይንት አሉ። ይህ ጥንታዊ ሥዕል ምን ያህል የቆየ ነው?

ትኩስ የዝንጅብል ሻይ በቡኒ ኩባያ ውስጥ፣ በዝንጅብል እና በአዝሙድ ቅጠል ታጅቦ ይታያል። ይህ መጠጥ ጤንነትንና ሙቀት በመፍጠር ሰላም እና እፎይታ ይሰጣል።

በትልቅ የእንጨት ማስቀመጫ ላይ የተጋገረ ወርቃማ እንጀራ አፍርሷል። 'ቴስቲ ብሬድ' የሚል ቃል በአማርኛ ፊደላት ተጽፏል። ከላይ በስተግራ ጥግ ላይ የተቆረጡ እንጀራዎችና ሻይ ያለበት ስኒ አሉ። እንጀራውን በምን አይነት ነገሮች ማዘጋጀት ይቻላል?

ቀይ ብርቱካናማ ሽፋን ያለው መጽሐፍ፤ በላይኛው ክፍል በግልጽ “አልወለድም” የሚል ርዕስ በአማርኛ ተጽፏል:: ሽፋኑ ላይ እርጉዝ የሆነች ሴት በእጅዋ ተደግፋ ተቀምጣ ይታያል:: ይህ “አልወለድም” የተባለው መጽሐፍ በይዘቱ ስለ ምን ጉዳይ ያትታል?

አንጸባራቂ ጥቁር የቆዳ ጫማ በጠረጴዛ ላይ ተቀምጦ፣ የፊት ለፊቱ በሹርባ ጥልፍ ያጌጠው፣ የዚህ ጫማ የቅንጦት እና ጥራት ያለው አሰራር ምን ያህል ዘመናዊ የጫማ ጥበብን ይወክላል?

ከእንጨት የተሠራ ማዕዘን ጓዳ በመስታወት በር ያለው ሲሆን፣ በውስጡ የሸክላ ሻይ ስብስቦችና የተለያዩ ጠርሙሶች አሉ። የጓዳው ውስጠኛ ክፍል መብራት አለው። መስታወት ያላቸው ጓዳዎች በዋነኝነት የሚቀመጡት የት ነው?

ሕፃን ልጅ ከላይ የተከረከረ፣ የተጠላለፈ የፀጉር አሰራር እና በራሪ ቀለም ያላቸው ዶቃዎች ተጠቅማለች። ቆሞ የፀሐይ ብርሃን የጥላ መልክ ሰጥቶታል። ይህ የፀጉር አሰራር በብዛት በየትኛው የዕድሜ ክልል ልጆች ዘንድ ተወዳጅ ነው?

አማኑኤል ማክሮን እና ዐቢይ አሕመድ በጥቁር ልብስና ክራቫት በጣም በትኩረት እየተነጋገሩ ነው። ሁለቱም መሪዎች ከኋላቸው የፈረንሳይና የኢትዮጵያ ባንዲራዎች በተሰለፉበት እጅግ በጣም ጥሩ መድረክ ላይ ቆመዋል። ከታች የአማርኛ ዜና ጽሁፍ ተቀምጧል።

ንድ ጥንድ ጥቁር ቀለም ያላቸው ዝቅተኛ ጫማዎች (ሎፈሮች) በነጭ መሠረት ላይ ተቀምጠዋል። ከጫማዎቹ በስተጀርባ በአበባ ማስቀመጫ ውስጥ የገባ ትንሽ ሰው ሰራሽ ናችው። የእነዚህ ጫማዎች ዓይነት በብዛት ለየትኛው አለባበስ ነው የሚመረጠው?

በቅርጹ የተሞላ እና በቀለሙ የሚያስደንቅ የቀይ ቃፍ ዝርዝር በዚህ ምስል ይታያል። ከፍ ያለ እርግጠኝነት እና የተስፋ ስሜት የሚያስነሳ ነው። የቅርጹ እና የቀለሙ ግልጽነት የአካባቢውን እና የአትክልት ብስጭትን ያሳያል።

በከተማ መንገድ ዳርቻ ላይ ብዙ የሴቶች ልብሶችን የለበሱ ማነኪኖች ተሰልፈዋል። ሰዎች በመደብሮቹ ፊት ለፊት በሚገኝ ጠባብ የእግረኛ መንገድ ላይ ይንቀሳቀሳሉ። እነዚህ ልብሶች በከተማ ውስጥ ምን ያህል ተፈላጊ ናቸው?

ሶስት ሴት ሰራተኞች በግንባታ ቦታ ላይ ሲሰሩ ይስተዋላሉ። ሁለቱ የሲሚንቶ ብሎኬቶችን ጀርባቸው ላይ ተሸክመው ወደ ያልተጠናቀቀ ህንፃ ሲገቡ፣ ሌላኛዋ በአቅራቢያ ትሰራለች። የሚታየው ጠንካራ ስራ መደነቅን እና የኑሮ ጭንቀትን ይገልጻል።

ትልቅና የተከፋፈሉ ቅጠሎች ያሉት ዛፍ የሚያሳይ ሲሆን በደንበኝነት አካባቢ ይገኛል። ይህ ተክል በመድኃኒትነት ወይም በሌላ ኢኮኖሚያዊ መንገድ እንዴት ጥቅም ላይ ይውላል?

ረጃጅም ምሰሶዎች፣ ሥዕሎችና የጥምቀት ገንዳ ያለበት ትልቅ የቤተ ክርስቲያን ውስጥ ይታያል። ወለሉ በቀይ ምንጣፍ የተሸፈነ ሲሆን፣ የእንጨት መቀመጫዎች በሁለቱም ጎን አሉ። ነጭ ልብስ የለበሱ ሰዎች በመቅደሱ አቅራቢያ ተሰብስበው አሉ።

ባህላዊ አልባሳት እጅግ ውብ እና እይታን የሚስቡ ናቸው። ከእነዚህ ባህላዊ አልባሳት ውስጥ እንደ መቀነት፣ የሀበሻ ቀሚስ እና በአንገት አካባቢ የሚደረጉ ጌጣጌጦች ዋና ዋናዎቹ ናቸው።

ይህ ጥቁርና ነጭ ምስል፣ በመንገድ ዳር ተሰብስበው የሚመለከቱ ብዙ ሰዎች ሲኖሩ፣ ወታደሮች በጠመንጃ ትከሻቸው ላይ በመያዝ ወታደራዊ ሰልፍ ሲያደርጉ ያሳያል። ወታደሮቹ በአንድነት በመራመድ የሥርዓት ስሜትን ሲገልጹ፣ ተመልካቾቹ በከፊል በአድናቆትና በከፊል በጭንቀት ቆመው ይታያሉ።

የመጀመሪያው ምስል ላይ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት ሥርዓተ ቅባት ሲፈጽሙ ቀርቧል። ሁለተኛው ምስል ትምህርት ቤት ውስጥ ያሉ ተማሪዎችን እና የዜና አቅራቢን በአንድ ላይ ያሳያል። ሦስተኛው ምስል ደግሞ ብርቱካናማ የፕላስቲክ የውኃ ማሰሮ።

የዶሮና የእንቁላል ወጥ በድስት ውስጥ በቅርበት ይታያል። ቀይና ቡናማ ቅመም ያለው ወጥ ከብዙ የተቀቀሉ እንቁላሎች ጋር ተዘጋጅቷል። ይህ ወጥ በኢትዮጵያ ውስጥ ለየትኞቹ ባህላዊ በዓላት በዋነኛነት ይቀርባል?

የኢትዮጵያና የሩሲያ ግንኙነት እጅግ ጥልቅና ታሪካዊ ነው። ከ 127 ዓመታት በላይ የዘለቀ ነው! በተለይም በኦርቶዶክስ እምነት ትስስር የተጀመረው ወዳጅነት፣ ሩሲያ የአድዋን ድል በመደገፍ ኢትዮጵያ ነፃነቷን እንድትጠብቅ ያደረገችውን አስተዋጽዖ ስታስቡ ትልቅ የታሪክ አድናቆት ይሰማዎታል

የመቻል ስፖርት ክለብ በጣም የሚያምርና ደስ የሚል ክብ አርማ አለው። አረንጓዴ፣ ቀይና ቢጫ ቀለም መሃሉ ላይ የጦር ሠራዊት ምልክት አለ። ውብ የአገር በቀል ቀለማትና የኦሊምፒክ ቀለበቶች በታላቅ ፍቅር ተጠቅልለዋል።

"ዋው! ደስ የሚል ቅርጽ!" አንድ ወጣት ዘመናዊና የተስተካከለ የፀጉር አቆራረጥ (ፌድ) ነው። የጎንና የኋላ ፀጉሩ በደረጃ አጭር ሲሆን፣ ከላይ ደግሞ ጥቅጥቅ ያለ ቆንጆ ፀጉር አለው። የፀጉር አቆራረጡ "ምንኛ ያምራል!" እ "ሲያስደምም!"

የፖም ጭማቂ ካርቶን ማሸጊያ ላይ ሙሉና የተቆራረጡ ቀይ ፖሞች አሉ። ማሸጊያው 100% ጭማቂ መሆኑን፣ ስኳርና መከላከያ እንደሌለው እንዲሁም የቫይታሚን ሲ ምንጭ መሆኑን ያመለክታል። የፖም ጭማቂው ጣዕም ምን ያህል ሊጣፍጥ ይችላል?

የመዋቢያ ምርቶችና መሳሪያዎች በነጭ ጠረጴዛ ላይ ተሰብስበው ተቀምጠዋል። ምርቶቹ ሊፕስቲክ፣ ፋውንዴሽን፣ የአይን መሸፈኛ፣ የጥፍር ቀለም እና የተለያዩ ብሩሾችን ያካትታሉ። ከበስተጀርባ ሰማያዊ ግድግዳ አለ።

አንድ ግለሰብ በጣም የሚያምሩ የጽዳት ዕቃዎችን ደርቦ በመንገድ ላይ ይጓዛል። ደማቅ ሰማያዊ መያዣዎችና ባለ ብዙ ቀለም መጥረጊያዎች ከትከሻው ላይ ወርደዋል። ይህ የገበያ ደስታን የሚያንፀባርቅ፣ በጣም ጥሩ የሆነ የዕለት ተዕለት ውጣ ውረድን የሚያሳይ ውብ ትዕይንት ነው።

የሳሙና ማስታወቂያ በጣም ደስ የሚል ፈገግታ ያለው ልጅ ቀይ ሳሙና ሊያሳይ አቅርቧል። ከበስተጀርባ ያሉ ጥንዶች በደስታ ቆመዋል። እጅግ በጣም ጥሩ መለያውም ጎልቶ ቀርቧል።

የኢትዮጵያን ባህላዊ ልብስ የለበሰች ሴት በጣም በሚያምር የተቀረጸ የእንጨት ሳጥን ላይ ቡና በደስታ አቅርባለች። እጅግ በጣም ጥሩ የሆኑ ኩባያዎችና የተጠበሰ ቡና እህልም ጎልተው ቀርበዋል።

በቀለማት የተሸለመ አርክ በብዙ ሰዎች መካከል ቆሞ የባህላዊ ደስታን ያሳያል። ሰዎች በነጭ ልብስ ተሸፍነው እየተንቀሳቀሱ በዓላትን ይከብራሉ። ባንዲራው የኢትዮጵያን እምነት ያመለክታል።

ቀይ እና ሰማያዊ ቀለማት ሲደባለቁ ወይነጠጅ ቀለም ይሰጣሉ። ቢጫ እና ቀይ ቀለማት ሲደባለቁ ብርቱካናማ ቀለምን ይሰጣሉ። ሰማያዊ እና ቢጫ ቀለማት ሲደሳለቁ ምን አይነት ቀለምን ይሰጡናል?

በገጠር አካባቢ ያሉ ልጆች ትምህርት ቤት መግቢያ እድሜያቸው ሳይደርስ ገና ወደ እረኝነት ይላካሉ። እርስ በርስ ይጫወታሉ፣ ይስቃሉ። ይህ ሥርአት ግን ተገቢ ነው ብለው ያስባሉ?

የነጭ ስፌት ማሽን፣ በፕላስቲክ የታሸገ ማካሮኒ፣ የቢሮ ዕቃ መያዣ፣ ቃለ መሐላ የሚፈጽሙ ሰዎች፣ ትልቅ የግድግዳ ሰዓት፣ አጋዘን፣ የጦር መሳሪያ፣ የኢትዮጵያ ምግብ፣ የጎልማሳ ሰው ፎቶ፣ የቀለም መደባለቂያ ሳህን፣ ክብ የሳር ጎጆዎችና ማዳበሪያ ሲሠሩ የሚታዩ ሰዎች ይገኛሉ። በተጨማሪም መደብርና ወንበሮች ይታያሉ።

ሐምራዊ ጨርቅ የለበሰች ሴት በደስታና በትጋት በተለያዩ ፍራፍሬዎችና አትክልቶች በተሞላ መደብ ላይ ቆማ ሙዝ ይዛለች። በአካባቢው ብርቱካን፣ ሎሚ፣ ቲማቲም፣ ሙዝ እና ሰላጣ በብዛት ተደርድረው ውብ ገበያ ይመስላል።

በከተማ ዳርቻ ጥንታዊ ቤቶች በጠባብ ጎዳናዎች አካባቢ አሉ። የቤቶቹ ግድግዳዎች ነጭ ሲሆኑ፣ አንዳንድ ሰገነቶች ደግሞ በቀላል አረንጓዴ ቀለም ተቀብተዋል። ከስር ሰዎች በሰማያዊ የፕላስቲክ ሽፋን ሥር ነገሮች ሲያደራጁ ያመለክታል።

ትኩስና አረንጓዴ ጎመን አትክልት ነው። ትልልቅ እና ሸካራ ቅጠሎች ያሉት ጎመን በካርቶን ሣጥን ውስጥ ተቀምጧል። አንድ እጅ አንዱን የጎመን ራስ ከሳጥኑ አውጥቶ ይዞታል። ይህ አትክልት በብዛት ለየትኛው ምግብ ማዘጋጃ ይጠቅማል?

ትልቅ ቢጫ ቀለም ያለው ካተርፒላር ማሽን የመንገድ ግንባታ ማሽን ነው። ይህ ማሽን አብዛኛውን ጊዜ በግንባታ ቦታዎች ላይ ምን አይነት ወሳኝ ተግባር ያከናውናል?

ጥቁርና ቢጫ (ቀለል ያለ ቡናማ) የሽክርክሪትና የማዕዘን ቅርጾች ያሉት ጠፍጣፋ ቅርጫት ይታያል። ቅርጫቱ በጥሩ ሁኔታ ተጠልፎ፣ መሃል ላይ የሽክርክሪት ቅርጽና በጠርዙ ዙሪያ የማዕዘን ቅጦች አሉት። ቅርጫቱ የመደነቅና የፍቅር ስሜትን ይገልፃል።

ከድንጋይ ተፈልፍሎ የተሰራ ባለ ብዙ ፎቅ ቤተክርስቲያን ከጥልቅ ጉድጓድ በታች ይታያል። ቤተክርስቲያኑ ቀይ-ቡናማ ሲሆን በአንድ አንጥረኛ ዙሪያውን በገደል ተከብቧል። ስለ ላሊበላ ቤተክርስቲያን ተጨማሪ መረጃ ማግኘት ይፈልጋሉ?

ባለ ሁለት ቀለበት የመሰለ ቀይና ጥቁር እጀታ ያላቸው ሁለት የተለያዩ አይነት ዊንችዎች ጎን ለጎን ይታያሉ። ዊንችዎቹ በየቤቱ እና በኢንዱስትሪዎች ውስጥ የተለያዩ ጥገናዎችን ለማከናወን ያገለግላሉ። እነዚህን ሁለት አይነት ዊንችዎች በተለይ ለየትኛው የጥገና ሥራ ጥቅም ላይ ይውላሉ?

አራት ትልልቅ የውሃ ፏፏቴዎች በአረንጓዴ ዕፅዋት በተከበበ ቋጥኝ ላይ ወደ ታች ይፈስሳሉ። ቡናማና ረጋ ያለ ወንዝ በሥር የሚፈስ ሲሆን ከበስተጀርባ ሰፊ ሜዳና ኮረብታዎች ከሰማይ በታች ይታያሉ።

ቀይ ቀለም ያለው የስፖርት መኪና መጫወቻ በእርቀት መቆጣጠሪያ መሳሪያዎች ተቀርጾ ይታያል። መኪናው ጥቁር ክንፍ ያለው ሲሆን የፊት መብራቶቹ በርተዋል። ከታች ጥቁር ቻርጀር፣ ሶስት ቢጫ ባትሪዎች እና ጥቁርና ቀይ የመቆጣጠሪያ መሳሪያ ተቀምጠዋል።

እሳተ ገሞራው ሰፊና ጠፍጣፋ መሬት ላይ የሚገኝ ሲሆን፣ ከጉድጓዱ ላይ ነጭ ጭስ ወደ ላይ ይወጣል። ተራራው በጥቁርና ቡናማ አመድ የተሸፈነ ሲሆን፣ በዙሪያው ያለው መሬት ደረቅና በረሃማ ይመስላል። የእሳተ ገሞራው እንቅስቃሴ ለአካባቢው ስጋት ይፈጥራልን?

አንዲት ሴት በግራ እጇ የጥጥ ኳስ ይዛ የፊቷን የቆዳ ቀለም አለመስተካከል ትወዘዋለች። ፊቷ በቀኝ በኩል ጥርት ያለ ሲሆን፣ በግራ በኩል ግን የጠቆሩ ነጠብጣቦች አሉ። በአጠገቧ "በፍጥነት ቆዳን ለማጥራት" የሚል ጽሑፍ፣ ሎሚ እና ማር አለ።

ባለ ብዙ ቀለምና እጅግ በጣም ጥሩ አልባሳት የለበሱ ቀሳውስት የክብረ በዓል ደስታን ፈጥረዋል። አንዳንዶቹ ታቦቱን በጭንቅላታቸው ላይ በጃንጥላ ስር ተሸክመውታል።

ብርቱካናማ ማንጎ ጭማቂ የያዘ የፕላስቲክ ጠርሙስ ቀርቧል፤ ጠርሙሱ አረንጓዴ ካፕ እና በታችኛው ክፍል አረንጓዴ መለያ አለው። የዚህ ምርት ስም እና ማሸጊያ ማራኪ ሲሆን፣ በገበያ ውስጥ ምን ያህል ተወዳጅነት አግኝቷል?

አንድ ሰፊ የእርሻ መሬት ላይ ብዙ የጎመን አዝርዕቶች በረድፍ ተተክለው ይገኛሉ። ቅጠሎቹ ጥቅጥቅ ያሉ አረንጓዴ ሲሆኑ፣ ፀሐይ ስትጠልቅ የብርሃን ጥላ በእርሻው ላይ ይንጸባረቃል። የሰብል ምርታማነትን ለማሳደግ ዘመናዊ የግብርና ዘዴዎች ምን ሚና አላቸው?

ብዙ ወንዶች ነጭ ልብስ ለብሰው በመንገድ ላይ ሰልፍ አድርገዋል። ረጅም፣ ደጓሚት የሚባሉ ባህላዊ የሙዚቃ መሣሪያዎችን ይዘዋል። በሩቅ ከፍ ያሉ የከተማ ሕንፃዎች አሉ። ይህ ሰልፍ የሚካሄድበት ታሪካዊ ክስተት ምንድን ነው?

ዋው! የባህር ዳር ዩኒቨርሲቲ ዋና ህንጻው ከቅርጽ ጋር ሲያስደንቅ! የእውቀት ማዕከሉ ግርማ ሞገስ ያለውና ዘመናዊ ነው። ሲያምር! ለትምህርት ጥራትና እድገት ያለውን ቁርጠኝነት የሚያሳይ ነው። ሲያስደስት!

ብርቱካን፣ ሙዝ፣ ፖም እና ሌሎች ፍራፍሬዎች በገበያ መደብሮች ተደርድረው ይገኛሉ። ፍራፍሬዎቹ በመረብ ከረጢቶች እና በመደርደሪያዎች ላይ ተቀምጠው የተትረፈረፈ ምርጫ አለው። ሙዞች ከላይ ተሰቅለዋል። ፍራፍሬዎቹ ከመበላሸት ለመጠበቅ በዚህ ክፍት ገበያ ውስጥ ምን ዘዴ ተጠቅሟል?

ዜናው ስለ አዲስ ልማት የኩራትና የተስፋ ስሜትን ይፈጥራል። ግድቡ የዕድገት እና የለውጥ መገለጫ ነው። የዜና አንባቢዋ ደግሞ የመረጃ እና የትኩረት ምልክት ነው።

ጥቁር ቀለም ያላቸው የብረት ማረሻ ክፍሎች እርስ በእርስ ተነባብረው ቀርበዋል። እያንዳንዳቸው ጫፎች የሰላ ሲሆኑ አንደኛው ክብ ቅርጽ ያለው ቀዳዳ አለው። ማረሻዎቹ በደማቅ ነጭ ወለል ላይ ይገኛሉ። እዚህ የተሰበሰቡት ለአገልግሎት ዝግጁ ናቸውን?

በታላቅ አክብሮት! እነዚህ የላሊበላ ቤተክርስቲያን መግቢያ መስኮቶች ናቸው! የዓለማችን አስደናቂ ተአምር! መስቀሉ በድንጋይ ላይ መሰራቱ ጥንታዊና ጥልቅ እምነትን የሚያሳይ ታላቅ ውበት ነው!

በእጅ የተሰራ በሚመስል ሰፊ ቅርጫት ላይ የተቆላ ፈንድሻ ቀርቧል። ከጎኑ ሁለት ቡና የሞሉ ስኒዎችና ሳህኖቻቸው ተቀምጠዋል። ስኒዎቹ ቀይ፣ ጥቁር እና ቢጫ በሆኑ ቼክ መሳይ ቅርጾች ያጌጡ ናቸው። ምግቡና መጠጡ ጠለቅ ያለ ቀለም ባለው በተሰራ እቃ ተቀምጧል።

የቢሮ ልብስ የለበሱ አምስት ሰዎች በክብ ቅርጽ ተቀምጠው ስብሰባ ያደርጋሉ። ሁለት ሴቶችና ሦስት ወንዶች ውይይታቸውን በጣም በትኩረት ይከታተላሉ። የክፍሉ ውስጥ ማስጌጫ ዘመናዊና ውብ ሲሆን፣ የውሃ ጠርሙሶች በትናንሽ ጠረጴዛዎች ላይ ተቀምጠዋል።

የደማቅ ቀይ እንጆሪ ፍሬዎች በቅርበት በተደረደሩ ጥቁር የፕላስቲክ ሳጥኖች ውስጥ በብዛት ተሞልተዋል። እንጆሪዎችን ለመሸጥና ለገበያ ለማቅረብ ተስማሚው የማከማቻና የማጓጓዣ ዘዴ ምንድን ነው?

በሀገራችን ኢትዮጵያ ግብርና በብዛት በእንስሳት እና በሰው ጉልበት ነው የሚከወነው። ይህም ድርጊት የገበሬውን ኑሮ እለት ከእለት አሰከፊ እና አድካሚ እያደረገው ይገኛል።

ዋው ሲያምር! አስደናቂ አረንጓዴ ቅጠሎችና ሐምራዊ አበቦች በድንጋይ መካከል ደምቀው አሉ። የአበባዎቹ ንቁ ቀለም ከተፈጥሮ ጋር ተዳምሮ ደስታንና መደነቅን ይፈጥራል። ሲያስደንቅ የዱር አበቦች ውበት ዓይንን ይማርካል።

የአፍሪካ ህብረት ባንዲራ ፊት ለፊት የቆሙት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማሃማት ናቸው። አዛውንቱ በኦፊሴላዊ ስብሰባ ላይ ጥቁር ልብስና ክራባት ለብሰዋል። ለአፍሪካ ሰላምና ደህንነት ከሚሰጡት ተግባራት አንጻር በጣም አስፈላጊ የሆነው የሚቀጥለው ኮንፈረንስ መቼ ሊሆን ይችላል?

አንድ ሰፊ መንገድ በእጅግ በጣም ጥሩ የሆኑ የዘንባባና የአበባ ዛፎች ተከቧል። ደስ የሚል ሰማያዊ ሰማይ በራሱ ውበት ፈጥሯል፣ ይህም ብሩህ ቀን ያንጸባርቃል።

ቡሄ ቤከሪና ፔስትሪ" የሚል ስያሜ ያለው እና በውስጡ ብዙ ዳቦና ኬኮችን የሚመለከተው ይህ ዘመናዊ መጋገሪያ፣ ለደንበኞች ምን አይነት ልዩ አገልግሎት ይሰጣል?

የጎንደር ፋሲል ግቢ ቤተመንግስት ጥንታዊ አሰራርና ታሪክ በእውነት የሚደንቅ ነው! ግምቦቹ ያለፉበትን ዘመን ክብርና ጥበባዊ ብልሃት ሲመሰክሩ፣ የተለያዩ ባህሎች የሕንፃ ጥበብ አስተዋጽኦ ማየቱ ያስደስታል። እንደ ዩኔስኮ የዓለም ቅርስ መሆኑ ደግሞ የሀገራችንን ታላቅነት ያሳያል!

በርካታ አትክልት እና ፍራፍሬዎች በተለያዩ ማዳበሪያ ዉስጥ በየመደባቸው ለየብቻ ተቀምጠዋል። መሬቱ እርጥበታማ የሆነ እና የተወሰኑ ሰዎች የሚተላለፉበት ነው። ሰዎች እዚህ ቦታ በመምጣት በብዛት የትኛውን የአትክልት አይነት ሊገዙ ይችላሉ?

የመኝታ አልጋ ከእንጨት የተሰራ ሲሆን በውስጡ ልብሶችን ለማስቀመጥ የሚያስችል የማከማቻ ቦታ አለው። እንደዚህ ዓይነቱ ቦታ ቆጣቢ የቤት ዕቃ ለአነስተኛ መኝታ ክፍሎች ምን ያህል ጠቃሚ ነው?

ከላይ በትልቁ “አበባ” እና “ንጹህና ጤናማ ውኃ” የሚሉ የአማርኛ ጽሑፎች እንዲሁም የስልክ ቁጥሮችና የድርጅት ምልክት ተቀምጧል።"አበባ" የሚለው የውኃ ስም ከንጹሕና ጤናማ ውኃ ጋር ምን ዓይነት ስነ-ልቦናዊ ወይም ማራኪ ትስስር ይፈጥራል?

ውብ የሆነች ሴት በራስ መተማመን በተሞላበት ሁኔታ ቀይ ከንፈሮችንና እጅግ በጣም ጥሩ የሂና ንቅሳቶችን እያሳየች ነው። አረንጓዴ አልባሷና የጥፍር ቀለሟ አስደናቂ ናቸው።

የባየርን ሙኒክ እግር ኳስ ተጫዋች የሆነው ሮበርት ሌዋንዶቭስኪ በቀይ ማልያ ትልቁን የዋንጫ ዋንጫ አቅፎ በደስታ ፈገግታ ይታያል። ከላይ በአማርኛ የተጻፈ ርዕስ አለ፤ ይህም የድልና የደስታ ስሜትን ያንጸባርቃል።

ሰፊና ዘመናዊ ቁም ሳጥን ይታያል። ቁም ሳጥኑ ግራጫና ቡኒ ቀለሞች የተደባለቁበት ሲሆን ስድስት በሮች እና ሁለት መሳቢያዎች አሉት። የበሮቹና የመሳቢያዎቹ መያዣዎች ጥንታዊ መልክ ያላቸው የመዳብ ቀለም አላቸው። እንደዚህ ዓይነቱ የቤት ዕቃ ክፍሉን ለማስዋብ ምን ያህል አስተዋፅዖ ያደርጋል?

ከላይ ወደ ታች የተነሳ ደማቅ ቀለማት (ቀይ፣ ቢጫ፣ አረንጓዴ፣ ነጭ፣ ሰማያዊ) ያሸበረቁ ትንንሽ የሸክላ ሲኒዎችና ስኒ መያዣዎች በቅርጫት ውስጥ ተደርድረዋል። ቅርጫቱ ደግሞ በተሰነጣጠቀ የሲሚንቶ ወለል ላይ ተቀምጧል።

ጥቁር ጀርባ ላይ የቲክ ቶክ አርማው ጎልቶ አለ። አርማው የሙዚቃ ምልክት የሚመስል ነጭ ቅርጽ ሲሆን፣ በቀይና ሰማያዊ ቀለም የተሰሩ ጥላዎች ያደምቁታል።

አፍሪካዊው ዲክ-ዲክ ሚዳቆዎች ፍርሃት እና ጭንቀት በተሞላ ዓይን ቆመው ሲታዩ፣ ከበስተኋላው ሌላኛው ግልጽ ባልሆነ መንገድ ይታያል፤ ይህም የጥንቃቄ ስሜት ይፈጥራል።

ተክል የሞላበት መሬት ነው። ቅጠሎቹ አረንጓዴ፣ ክብ እና የጠፈረ ቅርጽ ያላቸው ናቸው። አንዳንድ ቅጠሎች ጠርዝ ላይ ጥርስ አላቸው። ሐምራዊ ሰማያዊ ቀለም ያላቸው ትናንሽ አበቦች በቅጠሎቹ መካከል ይገኙ። ተክሉ ምን ዓይነት ሊሆን ይችላል?

ባልና ሚስት የሚመስሉ ሁለት ሰዎች በቢጫ የአበባ እርሻ ውስጥ ነጭ ባህላዊ ልብስ ለብሰዋል። ሁለቱም ጥምዝ ፀጉር ያላቸው ሲሆን፣ አበባ በእጃቸው ይዘው ፤ ይህ ፎቶግራፍ በኢትዮጵያ ውስጥ የትኛውን ባህላዊ ወይንም ሃይማኖታዊ በዓል ለማክበር የተነሳ ሊሆን ይችላል?

ሰዎች በሰፊውና በሾለ ተራራ ጫፍ ላይ እየተሰለፉ ነው። መሬቱ ገደላማና በአረንጓዴ ተክሎች የተሸፈነ ነው። ብዙ ሰው በተራራው ዳር እየሄደ ነው። ይህ ቦታ ለመንፈሳዊ ጉዞ የሚውል ይመስላልን?

በጥንታዊ ወርቃማ ቀለም የተሰራ ባህላዊ የሙዚቃ መሣሪያ ይታያል። ክብ ቅርጽ ያላቸው የነሐስ ሳህኖች በአራት ማዕዘን ፍሬም ውስጥ ተሰክተዋል። የዚህ መሣሪያ ልዩ ቅርፅና አሰራር የጥበብንና የሙዚቃን ፍቅር ያሳያል።

ዋናው የኢትዮጵያ ንግድ ባንክ ሕንፃ ነው። ባለ አምስት ፎቅ ሲሆን መግቢያው ደረጃ አለው። አረንጓዴው የኢትዮጵያ ሰንደቅ ዓላማ ከላይ ይውለበለባል። በሕንፃው አናት ላይ የባንኩ አርማ ተቀምጧል። ግቢው በአረንጓዴ ተክሎች ደምቋል። የኢትዮጵያ ንግድ ባንክ የተመሰረተው በየትኛው ዓመት ነው?

ይህ ምስል ነጭ አበባ እና አረንጓዴ ቅጠሎች ያሳያል። አበባው በቅርንጫፍ ላይ የተንጠለጠሉ ጥቃቅን አረንጓዴ ፍሬዎችን የሚመስሉ ነገሮችን ይዟል። በኢትዮጵያ ውስጥ ተፈጥሮአዊ እፅዋት ለ ባህላዊ ሕክምና ምን ያህል ጥቅም ላይ ይውላል?

ባለጥልፍ ጥልፍ ያለበት ነጭ ቀሚስና ሱሪ የለበሱ ባልና ሚስት ይታያሉ። የባሕላዊ ልብሳቸው የጋብቻ ትስስርንና የባህል አክብሮትን ያሳያል። ይህ የመሰለ ጥንዶችን የሚያሳይ ልብስ ለየትኛው ዓይነት የሰርግ ስነስርዓት ይለበሳል?

ባንክ አቢሲኒያ ቪዛ ካርድ ማስታወቂያ በደማቅ ቢጫ ጀርባ ላይ ቀርቧል። አንዲት ወጣት ሴት ፈገግታ ያላት ሲሆን ቀይ ልብስ ለብሳ፣ የባንክ ካርድና ሞባይል ይዛለች። "ያለ ገንዘብ" የሚል ቃል ጎልቶ ይነበባል። የቪዛ ካርዱ የትኛዎቹን አገልግሎቶች ሊሰጥ ይችላል?

ጥቁር ቀለም ያለው መጠጥ በመስታወት ጆግና ረዥም ብርጭቆ ውስጥ ተሞልቷል። ሁለቱም መያዣዎች በጠረጴዛ ላይ ባለ ተቀጥላ ምንጣፍ ላይ ተቀምጠዋል። ግድግዳው ነጭ ጡብ የመሰለ ገፅታ አለው። መጠጡ የጤናማ መጠጥ ውጤት ሊሆን ይችላል?

ባለ ቡናማና ነጭ፣ አጭር ቀንድ ያለው ፍየል፣ በግንድ ላይ ቆሞ የኩራት እና የንቃት ስሜት ያሳያል። ነጩ የሆድና የጎን ነጠብጣብ ከጠቆሩ የእግሮቹና የፊት ቀለሞች ጋር ተደምሮ፣ በአረንጓዴ ሜዳ ፊት ለፊት በግልጽ ይታያል።

በጥቁር ጀርባ ላይ የሜታ፣ ፌስቡክ፣ ሜሴንጀር፣ ኢንስታግራም፣ ዋትስአፕ እና ኦኩለስ አርማዎች በሰማያዊና አረንጓዴ ቀለም ተቀምጠዋል። የሜታ ጽሑፍ ከላይ በስተቀኝ በኩል በጥቁር ቀለም ተጽፏል። ሁሉም አርማዎች በታችኛው መስመር ላይ ተሰድረዋል። ሜታ ይህንን ሁሉ እንዴት አዋህዶ ይቆጣጠራል?

አንዲት ነጭ ካባ የለበሰች ሴት ረጅም ቡናማ ፀጉሯን በዘመናዊ ጥቁር ፀጉር ማድረቂያ ስታደርቅ ይታያል። ትኩረቷ በፀጉሯ ላይ ሲሆን፣ የምስሉ ሁኔታ ደስታን እና ለራሷ እንክብካቤን ያሳያል።

ሰዎች እንዳያጨሱ የሚከለክል ማስጠንቀቂያ ይዘረዝራል። የማስጠንቀቂያው ምልክት በክብ መስመር የተከበበና በሰያፍ መስመር የተሰመረበት ሲጋራ ያሳያል። የማስጠንቀቂያው ጽሑፍ በአማርኛ እና በእንግሊዝኛ ተጽፏል። የአማርኛው ጽሑፍ "ማጨስ ክልክል ነው" ይላል። ይህ ህግ የሚፀናበት የት ነው?

ሁለት አረንጓዴ ቀለም ያላቸው ረዥም ተረከዝ ጫማዎች በነጭና ለስላሳ ዳራ ላይ ተቀምጠዋል። ጫማዎቹ ጠባብ ጫፍ ሲኖራቸው፣ ተረከዙ ቀጭን እና ረጅም ነው። የጫማዎቹ ውበት የፋሽን እና ፍቅርን ይገልፃል።

በአዲስ አበባ ጎዳና ላይ ብዙ ተሽከርካሪዎች ሲንቀሳቀሱ በሰማይ ላይ ረጃጅም ሕንጻዎች ይታያሉ። ከታች በቴሌቪዥን መስመር ላይ በአማርኛ "የመሬትና ዪዞታ ምዝገባ መቅዋረጥ" የሚል ጽሑፍ አለ። ይህ ከፍተኛ የከተማ ትራፊክ በየቀኑ በከተማው ነዋሪዎች ላይ ምን ተጽዕኖ ያሳድራል?

በአንድ ነጭ ዳራ ላይ የተለያዩ ታዋቂ ለስላሳ መጠጦች በፕላስቲክ ጠርሙሶች ተደርድረዋል። ኮካ ኮላ፣ ፔፕሲ፣ ስፕራይት፣ ፋንታ፣ 7አፕ፣ ሚሪንዳ፣ ማውንቴን ዴው ይገኙበታል። እነዚህ መጠጦች በተለያየ ቀለምና ጣዕም የተመረቱ ሲሆኑ፣ በጤና ላይ ያላቸው ጉዳት ምን ያህል

አንድ ሴት ጋዜጠኛ በዜና አቀራረብ ላይ በቁም ነገር እና ጭንቀት በሌለበት ሁኔታ ስትናገር፣ ከበስተጀርባዋ የሰማያዊና ነጭ ቀለም ያለው ትልቅ የአማርኛ ጽሑፍ ይታያል።

በእጅ የሚሰሩ የመሶብ ስራዎች ሲሆኑ ለማዕድ ማቅረብያነት የሚውሉ በጣም የሚያምሩ የእጅ ስራዎች ናቸው። የሚሰሩበት ነገርም ብዙ ቀለማት ያላቸው ክሮች እንዲሁም ደግሞ ሳሮችንና መስፊዬያ በመጠቀም ይዘጋጃሉ።

ሁለት ወጣት ተማሪዎች ከቤት ውጭ ቁጭ ብለው የሃይማኖት መጻሕፍት ያነባሉ። ከመጻሕፍቱ ጀርባ የተንጠለጠሉ ብራና ላይ የተሳሉ የቅዱሳን ምስሎች ይገኛሉ። ትምህርት በተፈጥሮ አካባቢ እየተካሄደ ነው።

ትዕይንታዊ በሆነ መልኩ፣ ጥምዝምዝ ወንዝ በሰፊና አረንጓዴ ተራራማ ሜዳ ላይ ይፈሳል። ወንዙ እንደ ጠመዝማዛ መስመር ከሩቅ ሲመጣ፣ ደመናማው ሰማይ በጨለማ የአረንጓዴ ተራራዎች ላይ የሰላማዊነት ስሜትን ይፈጥራል።

የተለያዩ ጽሁፎች ያሉት ባነር በአንድ ጠረጴዛ ላይ ተቀምጧል። ጽሁፉም በቢጫ እና ቀይ ቀለማት የተጻፈ ነው። ከሱም በታች አንድ ሴት መስማት ለተሳናቸው ሰዎች ታስተረጉማለች።

ዋው ሲያምር ! በአንዲት ሴት ጣት ላይ ያለው የአልማዝ ቀለበት ፍቅርን ያመለክታል። የአልማዝ ብልጭታው የደስታ እና የውበት ስሜት ይሰጣል ። ውድ እና ያማረ ነው !

ከታች ባለው መደርደሪያ ላይ ደግሞ የተለያዩ ፈሳሽ ጭማቂዎች በጠርሙስ ውስጥ አሉ። ይህ የወተት ዱቄት ምን አይነት ተጨማሪ ምግቦችን (ቫይታሚኖች) ሊይዝ ይችላል?

ክብ አርማ ዋው ሲያምር!። የፀሐይ ብርሃን፣ ላባ ብዕር እና መብረቅ ብልጭታዎች የሚመስሉ የዜና ስርጭትን ያመለክታሉ። በመካከል ያሉት የሕንፃዎቹ ስዕል መረጋጋትን ያሳያል። መረጃ የማድረስ ዓላማው ደስታን ይፈጥራል። ሲያስደንቅ!!

አንዲት ሴት ዘመናዊና ንጹሕ በሆነ ኩሽና ውስጥ ምግብ ታዘጋጃለች። ለብቻ ለብቻ ተዘጋጅተው ክብ ቅርጽ ባለው መሶብ መሰል ዕቃ ላይ የተቀመጡ ሁለት ትላልቅ የበዓል ምግቦች በጠረጴዛው ላይ አሉ። ለዚህ አይነት ክብረ በዓል ምን አይነት ምግብ በተለየ ሁኔታ ይዘጋጃል?

ዘፋኞች እና ዳንሰኞች በደማቅ ትዕይንት ላይ ደስታን፣ ፍቅርን እና ጉልበትን እየገለጹ፣ በባህላዊና ዘመናዊ ልብሶች ተውበው ለታዳሚው የመደነቅ ስሜትን ያሰራጫሉ። ሴቶቹ ነጭ የሃበሻ ልብስ ለብሰው ለእይታ ደስታን ይፈጥራሉ።

ቴሌብር የኢትዮ ቴሌኮም ዲጂታል መተግበሪያ ነው። ይህ መተግበሪያ ከሚይዛቸው አስደናቂ ነገሮች ውስጥ የሞባይል ጥቅል፣ የገንዘብ ማስተላለፊያ እና የዘመን ገበያ ዋነኞቹ ናቸው።

ቁር ቀለም ያለው ድሮን በአየር ላይ እየበረረ መደነቅንና ጉጉትን ያጭራል። ከሱ በታች ባለው መቆጣጠሪያ ላይ፣ ሰውዬው ጥቅጥቅ ያለ ደንና የተጠማዘዘ መንገድ ድሮኑ ከላይ የያዘውን ቪዲዮ ይመለከታ

የገጠር አካባቢ ማህበረሰቦች በብዛት በግብርና ስራዎች የሚተዳደሩ ሲሆን በብዛትም እነዚህ ማህበረሰቦች ጥሩ የሚባሉ የመኖሪያ ቤቶችን እና መሰረት ልማቶችን ገንብቶ መኖር የማይችል ህዝብ ነው።

ጥቁር ሰንጠረዥ ያለው ክብ አርማ ማዕከላዊ ክፍል ላይ ቀይ እጆች ያሉት አርማ ይዟል። በውጫዊው ክብ ላይ "ዩናይትድ ኢንሹራንስ ኩባንያ አ.ማ" የሚል የአማርኛና የእንግሊዝኛ ጽሑፎች አሉ።

አንድ ትንሽ የመዋቢያ ምርት መያዣ በነጭ ጀርባ ላይ ተቀምጧል። ግልጽ በሆነ የታችኛው ክፍል ውስጥ የቆዳ ቀለም ያለው የፊት ዱቄት ይገኛል። ይህ ዱቄት ምን ዓይነት ሽፋን ይሰጣል?

የብርሃን ቢጫ ቀለሙ "እሙ" የሚለው የአማርኛ ፊደል ከጥቁር ዳራ ላይ ጎልቶ ይታያል። ከጽሑፉ በታች ቢጫ ክብ በዳሽ መስመሮች የተሰራ ሲሆን፣ የሰዓት መደብ የሚመስል መልክ አለው። በምስሉ ላይ ጥቂት ጥቃቅን ምልክቶችና ጽሑፎች በምልክቶቹ አጠገብ ይገኛሉ።

አሮጌ ቡናማ አኮርዲዮን በነጭ የእንጨት ዳራ ፊት ለፊት ተቀምጧል። ጥቁር የመታጠፊያ ክፍል እና የብርሃን ቁልፎች አሉት። የቆዳ ማንጠልጠያ በስተቀኝ በኩል ተንጠልጥሏል። ይህ አኮርዲዮን ለመጨረሻ ጊዜ ጥቅም ላይ የዋለው መቼ ነበር?

በደብረ ብርሃን ከተማ የሚገኝ አንድ ትልቅ የመግቢያ ቅስት የሆስፒታልን ስም ይዟል። በላዩ ላይ "ደብረ ብርሃን ሪፈራል ሆስፒታል" የሚል ጽሑፍ በሰማያዊ ቀለም በአማርኛ እና በእንግሊዝኛ ተጽፏል። በቅስቱ ሁለቱም ጎኖች የፋክስ እና ምን ተጽፈዋል?

ከዛፎች ስር በተዘረጋ መንገድ ላይ ባህላዊ ቅርጫቶች ተቀምጠው ያሳያል፤ ቅርጫቶቹ በቀለማት ያሸበረቁ እና በሽያጭ ላይ የሚመስሉ ሲሆን፣ ሰዎች በጥላ ስር ተቀምጠው የገበያ ቦታ ድባብን አይፈጥሩም?

የተለያዩ እምነት ተከታይ አባቶች፣ መሪዎች በፍቅር፣ በሰላም እና በደስታ አብረው ቆመዋል፤ ይህም መደነቅን እና የጋራ መተማመንን የሚያሳይ፣ ልባዊ ፈገግታ በፊታቸው ላይ ያንጸባርቃል።

የፓምፐርስ ዳይፐር ማሸጊያ፣ የሚስቅ ሕፃን ፊት እና አረንጓዴ ጀርባ ይታያል። ማሸጊያው 40 ዳይፐሮች እንዳሉበትና ለአራስ ሕፃናት የሚሆን መጠን 2 (3-8 ኪሎግራም) መሆኑን ያሳያል። ይህ ሁኔታ የደስታና የሕፃናት ጥበቃን ስሜት ያንጸባርቃል።

ትላልቅ የውሃ ማጣሪያ ገንዳዎች፣ ከሰማያዊ ቱቦዎች ላይ ረዣዥም ቢጫ ገመዶች ወደ ጥቁር ውሃ ውስጥ ሲወርዱ ይታያሉ። በግራ በኩል መሃል ላይ ቀይ የብረት መዋቅርና ከርቀት በኮረብታ ላይ ያሉ ሕንፃዎች አሉ። ይህ አቀማመጥ የውሃ አቅርቦት ሥራንና ከባድ ኢንዱስትሪን ስሜት ያንጸባርቃል።

በዚህ ምስል ውስጥ በነጭ ልብስ እና በአረንጓዴ መሸፈኛ የተሸፈነ ዉሰው በሰማይ ወደ ላይ እጁን አንስቶ በቅን ትኩረት ይመለከታል። የወተት ቀለም ያለው የእህል መሬት እና የወርቅ ቀለም ያለው የምሽት ብርሃን የመንፈሳዊነት እና የተስፋ ስሜት ያሳያል።

አንድ ሰው በራሱ ላይ አራት ትልልቅ የታሸጉ ቢጫና ቀይ መጋረጃ ያላቸው ፍራሾችን ተሸክሟል። ሌላ ነጭ ቲ-ሸርት የለበሰ ሰው በቀይ ፕላስቲክ ከረጢት እያለፈ ነው። ከበስተጀርባ የተጨናነቀ የከተማ መንገድ፣ ሰማያዊ ትራም እና በደመና የተሞላ ሰማይ አለ።

ፈትል ሴቶች ጥጥ ከተባለ እፅዋት የሚያዘጋጁት ለሀገር በቀል ልብሶች እና ለእደ ጥበብ ስራዎች መስሪያነት የሚውል ነው። የፈትል ውጤቶች የሚባሉት ቀሚስ እና መቀነት ናቸው።

ሯጩ በብዙሕ ሕዝብ ፊት ማይክሮፎን ይዞ ይታያል፤ ሕዝቡም በብዛት ቢጫ፣ ቀይና አረንጓዴ ለብሷል። የሩጫ ውድድሩን የሚገልጸው የአማርኛ ጽሑፍ አለ። ይህ ሯጭ በዚህ ትልቅ ስፖርታዊ ዝግጅት ላይ የተናገረው ወሳኝ መልእክት ምን ይሆን?

ሰው ከፊል ክፍት በሆነ የሱቅ መግቢያ አጠገብ ወንበር ላይ ተቀምጧል። ከበስተጀርባ ሰማያዊ በርሜል እና ከሱቅ ውጭ የቆሙ ወንበሮች አሉ። ሰዎች በሱቁ ውስጥ አሉ። አጠገቡም የጽዳት ዕቃዎች አሉ። ይህች ትንሽ ሱቅ ምን ዓይነት ንግድ ትሠራለች?

በሁለት የተለያዩ የሃይላንድ ክዳኖች ዉስጥ ፈሳሽ ነገር ተቀምጧል። በአንደኛው እቃ ዉስጥ ያለው ፈሳሽ ቡኒ ቀለምን የያዘ ሲሆን በሌላኛው ክዳን ዉስጥ ያለው ደግሞ ንጹህ ዉሃ ቀለምን የያዘ ነው።

ድንቹ በቅርቡ የተሰበሰበ እና በአፈር የተሸፈነ ሲመስል፣ ለገበያ ወይም ለመጠቀም ዝግጁ ነው። ይህ የጣፋጭ ድንች ዝርያ በምን ዓይነት ጣዕም እና ባህሪ ይታወቃል?

የአየር ላይ ምስል በውሃ ዳርቻ ላይ ያለ ውብ ሪዞርት ያሳያል። አካባቢው አረንጓዴ፣ የመዋኛ ገንዳዎችና የመርከብ ማረፊያ አለው። ሕንፃዎቹ ዘመናዊና ውብ ናቸው። ይህ ሪዞርት ለዕረፍት የተሻለ ምርጫ ነው?

ቀስተ ደመና የሚመስሉ የተለያዩ ቀለማት ያሉት ወፍ በዛፍ ግንድ ላይ ተጣብቆ ይገኛል። የወፏ አካል አረንጓዴ፣ ጭንቅላቱ ላይ ደማቅ ቢጫ እና ቀይ ቀለም ያለው ላባ አለ። ይህች ልዩ ወፍ በየትኛው የአፍሪካ አካባቢ ትገኛለች?

ረዣዥም በጣም የሚያምሩ ዛፎች በቡናማ ክብ ቅርጽ ባላቸው ፍሬዎች ተሸፍነዋል። ከበስተጀርባ ያሉት ደማቅ ሰማያዊ ሰማይ እና ጥቅጥቅ ያሉ አረንጓዴ ዛፎች የደስታ ስሜትን ይፈጥራሉ።

ሙሉ በሙሉ በሐመር ሮዝ ቀለም የተሠራ የካልኩሌተር ፎቶግራፍ ቀርቧል። በትልቁ ማያ ገጽ ላይ '123456789000' የሚል ቁጥር ይታያል። ቁጥሮቹ እና የሒሳብ ምልክቶቹ በጨለማ ሮዝ ቀለም አዝራሮች ላይ ተቀርጸዋል። ካልኩሌተሩ ምን ያህል አሃዞችን ማሳየት ይችላል?

ትልቅ ጥቁር ካሬ ቅርጽ ያለው የአካዳሚክ ኮፍያ፣ ወይም የግራጁዌሽን ካፕ፣ ከጥቁር ክር የተሰራ ዥንጉርጉር ከጎኑ ተንጠልጥሏል። ኮፍያው ለምረቃ ሥነ-ሥርዓት ይውላል?

በሱቅ መደርደሪያ ላይ የተለያዩ የምግብ ምርቶች በቅደም ተከተል ተቀምጠዋል። ከላይ በቆሎ ዱቄት፣ በመሃል ኬንት ቫኒላ እና ከታች ፓስታና ማካሮኒ በጥቅል ተደርድረዋል።

ሁለት ቡናማ ቆዳማ ጫማዎች በነጭ ጀርባ ላይ ተቀምጠዋል። ጫማዎቹ ጥቁር መሠረትና ለስላሳ የቆዳ ማጥለቂያ አላቸው። በጫማው ዙሪያ ነጠላው መሰፋቱ ያስታውቃል፤ ለዕለት ተዕለት ልብስ ምቹ ሆነው ይቀርባሉ።

ሰማያዊ ጨርቅ ላይ ጎመን፣ ካሮት፣ ድንችና በጣም ጥሩ የሆኑ አረንጓዴ ቃሪያዎች እጅግ በጣም በጥንቃቄ ተደርድረዋል። ድንቹና ጎመኑ በግልጽ ጎልተው የሚታዩ ሲሆን፣ አትክልቶቹ ለሽያጭ ደስ የሚል ዝግጅት ያሳያሉ።

ኃይለኛ ብርቱካንማ-ቡናማ ቀለም ያለው፣ ቀጠን ያለ የኢትዮጵያ ቀይ ቀበሮ በተራራማ ሜዳ ላይ በዝግታ እየተራመደ ነው። ከበስተጀርባው ደመና የጋረደው ግዙፍ ተራራ አለ። የብርቅዬው እንስሳ ቁመና መደነቅን እና የጥበቃ ጭንቀትን ያንጸባርቃል።

አንድ ነጭ የጭነት መኪና ከባድ ጉዳት ደርሶበት፣ የፊት ለፊቱ ወድሟል። ብርቱካናማ እና ሰማያዊ ቀለም የተቀባ የጎታች መኪናየጭነት መኪናውን ከፍ በማድረግ ከመንገድ ላይ ለማንሳት እየሰራ ነው። የጎታች መኪናው በስተግራ በኩል ጭስ (እንፋሎት) ይለቃል፡፡

"ዶቭ" የመዋቢያ እቃ ዉበትን አጉልቶ ለማሳየት ይጠቅማል። ዶቭ ፀጉርን ለመንከባከብ ምርቱ ግሩም ከሚባሉት አንዱ የሆነ የፀጉር ሻምፖ ነዉ። እቃዉ ወይም መያዣዉ ነጭ በመሆኑ ለእይታ ማራኪ ያደርገዋል።

ወታደራዊ ልብስ የለበሱ ወንዶች ከሲቪል ሴቶች ጋር ምግብ ሲካፈሉ ያሳያል። አንደኛው ወታደር ተቀምጦ ሲመገብ፣ ሌላኛው ደግሞ ከፊትፊቱ ተጎንብሶ ሳህን ይዞ ይታያል። ሴቶቹ ባህላዊ ልብሶችን ሲለብሱ፣ ከበስተጀርባሌሎች በውትድርና ዩኒፎርም የለበሱ ሰዎች ይታያሉ። ይህ የምግብ መጋራት ያሳያልን?

ባለ ሰፊ መንገድ ላይ ቢጫ ባለሶስት ጎማ መኪና ከጀርባው በተሸከመ ጭነት ወደ ፊት እየሄደ ነው። በሁለቱም በኩል በየመንገዱ ዳር የተሰለፉ ሱቆች እና ታክሲዎች፣ እንዲሁም የከተማ ሕንፃዎች አሉ። ባለሶስት ጎማ መኪናው ምን ዓይነት ጭነት ይዟል?

ባህላዊ ነጭ ቀሚስ የለበሰች እና ጥቁር ሻሽ የጠመጠመች ሴት የ ገለባ ዣንሴትየዋ የለበሰቻቸው ጌጣጌጦች ምን ዓይነት ትርጉም ሊኖራቸው ይችላል? ጥላ ይዛለች። በአንገቷ ላይ የተለያዩ የብር ጌጣጌጦች አድርጋለች።

ዋው! ሲያምር! ቀይ አበባዎች በየቦታው ሞልተዋል። አንዲት ሴት በውበታማ የጽጌረዳ እርሻ ውስጥ አበባዎችን እየለቀመች ነው። ሲያስደስት! በእርሻው መካከል ቆማ ሥራዋን ትሠራለች። የፍቅርና የውበት መዓዛ!

አምላኬ! እንዴት ያለ የቅንጦት መኪና ነው! ይሄ 'መርሴዲስ ጂ-ዋገን' በመዳብ ቀለም ተሽቀርቅሯል! በትላልቅ ጎማዎቹ እና በኃይለኛው ገጽታው ጉልበቱን ያሳያል! የቅንጦት እና የበላይነት ጥምረት! ምርጥ!

አራት የበአልት ውሾች ተቀምጠዋል። የቢራ ጠርሙሶች ቡኒ ብርጭቆና ቢጫ ክዳን ያላቸው ሲሆን፣ የቅዱስ ጊዮርጊስና ዘንዶ ምስል ያለበት ቢጫ መለያ ተለጥፎባቸዋል። በመለያው ላይ "ቅዱስ ጊዮርጊስ" የሚለው የአማርኛ ጽሑፍ በግልጽ ይታያል።

እናት ዝንጀሮ በዛፍ ስር ተቀምጣ ፍሬ በእጆቿ ይዛለች። ትንሿ የዝንጀሮ ግልገሏ በአጠገቧ ተጠምጥማ የእናቷን ሆድ ተንጠልጥላለች። ፊቷ የደከመና የጨነቀ ይመስላል። እነዚህ ዝንጀሮዎች የሚኖሩት በየትኛው የዓለማችን ክፍል ነው?

በትላልቅ ነጭ አበባዎች ያጌጠ የሠርግ ጠረጴዛ አለ። ወርቃማ ጠርዞች ያሉት ጠረጴዛው ከኋላው ሁለት ወንበሮች አሉት። ከኋላው ረዣዥም ነጭ መጋረጃዎችና ሻማዎች አሉ።

በአጤ ቴዎድሮስ ዘመነ መንግስት ከተሰሩ አስደናቂ ነገሮች ውስጥ ሰባስቶፖል ተብሎ የሚጠራው የጦር መሳሪያ አንዱ ነው። ይህን የጦር መሳሪያ ከእንግሊዝ ሀገር የመጡ ዜጎችን በማስገደድ እና በማሰር ነው ያሰሩት።

ደስተኛ የሆነች አንዲት ትንሽ ልጅ ገመድ በምትዘልበት ጊዜ ሁለት ሴቶች በፈገግታ እየረዷትና እያበረታቷት ነው። ቀይ የለበሰ ወንድ ልጅና አንዲት ሴት ልጅም በገጠር አካባቢ ያለውን ይህን የደስታና የጨዋታ ጊዜ በቅርብ ሆነው ይመለከታሉ።

በጎልፍ ሜዳ ላይ የሚውሉ ነጭ የጎልፍ ጫማዎችና ነጭ ጓንት ያሳያል። ጫማዎቹ ቡናማ የእባብ ቆዳ የሚመስል ማስጌጫ አላቸው። ከጎናቸውም ትንሽ ነጭ የጎልፍ ኳስ አለ። እነዚህ ጫማዎች ለስፖርቱ ምቹ ናቸው?

በዚህ ምስል ውስጥ ሶስት ሰዎች በምድረ ሰፈር አካባቢ ተቀምጠው ባህላዊ የጥራጥሬ ሥራ እየከናወኑ ታይተዋል። ነጭ አልባሳቸው በጥቁርና ቀይ ልምዶች የተሸለመ ሲሆን በራሳቸው ላይ ነጭ የራስ መክሰስ ተያዝቷል።

የተቀመጠው ምስል አንድ ጥቁር ፊንሳላ በቀላል መለዋወጫ መሠረት በአንድ ብርቱ ቅንጣት ተዘጋጅቷ ታይቷል። አንዱ ጫፍ ተሳልቷ ለመጻፍ ዝግጅቷ ሲሆን፣ ከተቃራኒው ጫፍ ግራጫ እርሳስ በወርቅ የተሸፈነ መያዣ ተያይዞ ነው።

ውብ የወርቅ ልብስ የለበሱ ሁለት ወጣቶች እጅግ በጣም ያማሩ መስቀሎችን ይዘዋል። በአክብሮትና በታላቅ የደስታ ስሜት ወደ ላይ በመመልከት፣ በእምነታቸው ውስጥ ሰላም አግኝተዋል። የደመቀ መንፈሳዊ ትዕይንት ነው።

ባለ ብዙ ቀለም እና ዓይነት ቅመማ ቅመም፣ ጥራጥሬዎች እና ቡናዎች በትላልቅ ከረጢቶችና በชั้น ላይ ተደራጅተው የሚሸጡበት መደብር ነው። በመደርደሪያ ላይ ያሉት ነጭ እና ብርቱካናማ ከረጢቶች ውስጥ ምን አይነት ጥራጥሬ ወይም ቅመም ሊኖር ይችላል?

ጥግ ላይ የተቀመጠ ቡናማ፣ የእንጨትና የመስታወት ካቢኔ ያሳያል። ውስጡ የሻይ ስኒዎች፣ ጌጣጌጦችና የአልኮል ጠርሙሶች ተደርድረዋል። የካቢኔው ቅርጽ ውብና ዘመናዊ ነው። ይህ ካቢኔ የሳሎን ክፍል ማስዋቢያ ነው?

ዋው! የሚያድስ መጠጥ ሲያስደንቅ! አንድ ትልቅ ማሰሮ የብርቱካናማ ቀለም ጭማቂ ይዟል። ሌሎች ረዣዥም ብርጭቆዎችም በጭማቂው ተሞልተዋል። ንፁህ እና ቀዝቃዛ ነው። የሚያንጸባርቀው ብርሃን ውበቱን ግሩም አድርጎታል።

ሸን ባንክ በሀገራችን ውስጥ የግል ባንኮችን አድማስ በማስፋት የዲጂታል አገልግሎቶችን በማስተዋወቅ ያደረገው አብዮታዊ ተግባር እጅግ ያኮራል! የአሜሪካን ኤክስፕረስ፣ ቪዛና ማስተርካርድ አገልግሎቶችን አስቀድሞ ማስተዋወቁ እንዴት ያለ የላቀ ራዕይ ነው!

ወፍራም ቅርፊት ባለው የዛፍ ግንድ ላይ በብዛት የተሰበሰቡ ያልበሰሉ አረንጓዴ ፍሬዎች አሉ። ቅርንጫፎቹ በዙሪያው በለመለሙ አረንጓዴ ቅጠሎች የተሞሉ ሲሆኑ፣ ሁለት ቀይና ብርቱካናማ ፍሬዎች ወደ መብሰል መጀመራቸውን ያመለክታሉ። ይህ የመሬት ገጽታ የተፈጥሮን ለምነት በደስታ ስሜት ያንጸባርቃል።

ሶስት ሴቶች በዝናብ ውስጥ ቆመው በጥቁር እና በቀይ ጃንጥላ ተጠልለዋል። ሁለቱ ሴቶች ባህላዊ ነጭ ልብሶችን ሲለብሱ ሦስተኛዋ አረንጓዴ ሹራብ ለብሳለች። ከበስተጀርባ የንግድ ሕንፃዎች እና ሰማያዊ መኪና ቆሟል።

ይህ የጤና መመሪያ ፖስተር በአረንጓዴና ሰማያዊ ቀለም ዳራ ላይ የተለያዩ የጥንቃቄ መልዕክቶችን ይዟል። ሥዕሎቹ እጅን መታጠብ፣ ማስክ አለማድረግ፣ ሰላምታ አለመስጠት፣ ርቀትን መጠበቅና ቆሻሻን በአግባቡ ማስወገድን ነ።

በከተማ መንገድ ዳርቻ ስድስት የጫንቃ ልጓም የተጫነባቸው ግራጫና ቡናማ አህዮች በአንድ መስመር ቆመዋል። አህዮቹ የመንገዱን መብራት ምሰሶ አጠገብ ባለው የብረት አጥር አጠገብ ይቆማሉ። ከፊት አንድ ሰው ወደ ቀኝ በኩል እየሄደ ነው። ከበስተጀርባ ምን አሉ?

የተቀዳ ወተት እጅግ በጣም ጥሩ ማሸጊያ ከሰማያዊና አረንጓዴ ከረጢት ላይ ይታያል። በጣም የሚያምር የጥቁርና ነጭ ላም ስዕል አለው፤ ይህም ትኩስነትን ያሳያል። ውብ የወተት ማሸጊያ ነው።

አንድ ቡናማ ሸሚዝ የለበሰ ሰው በብረት ባልዲ ተጠቅሞ ጥቅጥቅ ያለ ሰላጣ ወይም ሌላ አረንጓዴ አትክልት ያጠጣል። አትክልቶቹ በደንብ የደረሱ ሲሆኑ በረዣዥም መስመሮች የተዘሩ ናቸው። ከበስተጀርባ የኮንክሪት አጥር ይታያል።

በርካታ ቢጫ ቀለም ያላቸው የመኖሪያ ሕንጻዎች፣ የጋራ መኖሪያ ቤቶች፣ በሰማያዊ ሰማይ ስር ተራ በተራ ይቆማሉ። ሕንፃዎቹ በብዙ በረንዳዎች ላይ ደግሞ የደረቁ ልብሶች በብዛት ተለጥፈዋል። ብዙ ቤተሰቦችን በአንድ ላይ ማኖር ለከተማ ልማት ምን ያህል ወሳኝ ነው?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

ይሄ የደበቅ ዩኒቨርሲቲ አርማ ነው! ዋልያ እና ትምህርታዊ ምልክቶችን አቅፏል። ዕውቀትና የሀገር ውበት በጋራ መገለጫ! ለትምህርት ጥራት የሚደረግ ጥረት !

ጥርት ያለ የጠዋት ሰማይ ባለበት ሁኔታ ውስጥ ጥቁር ውሃ በደረቅና ቀይ ሸለቆ አልፎ ይፈሳል። ከብቶች በሩቅ በሚገኘው አረንጓዴ ሣርማ መሬት ላይ ይግጣሉ። ይህ የአፈር መሸርሸር በሰዎች ተጽዕኖ የተፈጠረ ነው?

ደስ የሚል! ነጭ የለበሰ ሰው በነጭ መድረክ ላይ ቆሞ ማይክሮፎን ይዞ ሲናገር ይታያል። ከበስተጀርባው የኢየሱስ ክርስቶስን ምስል የሚያሳይ ሃይማኖታዊ ሥዕል አለ። ከታች ጥቁር ልብስ የለበሱ ጳጳሳት እና ነጠላ የለበሱ ሰዎች በትኩረት ተቀምጠዋል።

ለምለም አረንጓዴ ቅጠሎች መሀል ሐምራዊ ቀለም ያላት አንዲት አበባ ትገኛለች። የብርሃን ጨረሮች የአበባውን ለስላሳ ቅጠሎች ያጎላሉ። የአበባው መሀል ክፍል ጥቁር ሐምራዊ ሲሆን፣ ይህ ትዕይንት ደስታንና ተፈጥሯዊ ውበትን ያሳያል።

ትልቅ ማረሻ ማሽን የስንዴ እርሻ ላይ ያለውን አዝመራ እየሰበሰበ ይገኛል። የማሽኑ ቀይና ነጭ ክፍሎች ጎልተው ሲታዩ፣ አካባቢው በሰማያዊ ሰማይ ስር ቡናማ ገለባ ነው። ይህ ማሽን በዋነኝነት የሚታየው በየትኛው የኢትዮጵያ የእርሻ ክልል ነው?

በመስታወት ላይ የተቀመጡ ብዙ አይነት የመዋቢያ ምርቶችና መሳሪያዎች ይታያሉ። ከንፈር ማስኳያ፣ የፊት ክሬሞች፣ የጥፍር ቀለሞች፣ የተለያዩ ብሩሾች፣ እና ሌሎች የውበት መጠበቂያዎች በቅንብር ተደርድረዋል። የእነዚህ መዋቢያዎች ዋና ዋና ግብዓቶች ምን ምን ሊሆኑ ይችላሉ?

ኮካ ኮላ ቀላ ያለ ብርቱካናማ ቀለማት ያሉት እጅግ ጣፋጭ እና ከአልኮል ነፃ የሆነ መጠጥ ነው። ኮካ ኮላ ከምን ከምን ይዘጋጃል?

ቢጫ ሙሉ ልብስ ከቢጫ የራስ ክንብንብ ጋር አድርገው ብዙ ህጻናት ልጆች እጃቸው አንዱን በአንዱ ላይ አድርገው አጠላልፈው ቆመዋል። የቆሙትም ከቤት መሰል ብሎኬት ከተደረደረበት ሼድ አጠገብ ነው። እነዚህ ህጻናት የምን እምነት ስርአታዊ አለባበስን ነው የለበሱት?

በመሀል ትልቅ ክብ ቅርጽ ያለው ቀይ አበባ ዝግጅት ይታያል። አምስት ቀጥ ያሉ ረዣዥም የአበባ ዝግጅቶችም ተሰቅለዋል። ከታች ሶፋ እና በሁለቱም በኩል የብር ክፈፍ ያላቸው ወንበሮች ለክብርት እንግዶች ተደርድረዋል። ይህ ዝግጅት በአብዛኛው የትኛውን ሥነ-ሥርዓት ለመያዝ ይውላል?

በልዩ ዲዛይን የተሰራ ለሽምግልና መቀቢያ የሚሆን የሚያምር የዲኮር ቦታ ሲሆን ሙሽሪት እዚህ ጥቀመጥና ሽማግሌዎች ልጅን ለልጃችን ብለው በሚመጡበት ጊዜ ተቀምጠው ምላሽ የሚሰጡበት ቦታ ነው ።

የተለያዩ የስፖርት ዜናዎችን የያዘ በጣም ጥሩ የእግር ኳስ መጽሔት የመጀመሪያ ገጽ ነው። የሊቨርፑልና ማንቸስተር ሲቲ ተጫዋቾች የሚያምሩ ምስሎችና የዋንጫው ምስል ይገልጽል። ከላይ ደግሞ ደስ የሚል የውሃ ማስታወቂያ ጎልቶ ቀርቧል።

ቱርኩይዝ ቀለም ያለው የእጅ መፍጫ ማሽን የተከተፈ ካሮትና ነጭ ሽንኩርት በውስጡ ይዟል። ማሽኑ በግልጽ በሚታይ መያዣና ጥቁር አረንጓዴ መያዣ ባለው ሽፋን ይቀርባል። የቤት እቃው ጠቀሜታና ንጽህና የደስታ ስሜት ያንጸባርቃል።

ዋው፣ ሲያስደንቅ! ባህላዊ አልባሳት የለበሱ ሶስት ሰዎች በጫካ ውስጥ ቆመዋል። በቀለማት ያሸበረቁት ሻሾች እና ደማቅ ልብሶቻቸው በጣም ያምራሉ። አንዱ ጋሻና ጦር ይዟል፣ ይህም ባህሉን ይገልጻል።

ለሴት ልጅ የልደት ድግስ ጌጣጌጥ፣ ብዙውን ጊዜ ሮዝ ቀለሞች ላይ ያተኩራል። እንደ ፊኛዎች፣ የሚያብረቀርቁ ማስጌጫዎች፣ የካርቱን ገጸ-ባህሪያት ምስሎች እና ለልዕልቶች ወይም ተረት ገጸ-ባህሪያት የተሰሩ ባንዲራዎችና ቆቦች በመጠቀም ድባቡን ማሳመር የተለመደ ነው።

በጣም ማራኪ የስፖርት ጫማዎች! አስደሳች የሰማያዊ እና ደማቅ ሮዝ ቀለሞች ውህደት ቆንጆ ነው። ለአካል ብቃት ተስማሚ የሆኑ ምቹ ጫማዎች ናቸው።

የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሸኔ ከተባለው የታጠቁ ቡድን ጋር ስለመገናኘቷ የሚገልጹ ዘገባዎች በኦሮሚያ ሚዲያና በማኅበራዊ ድረገጾች ላይ ተንጸባርቀው ነበር። ሆኖም፣ ይፋዊ የመንግሥት ምንጮች ወይም አስተዳደሩ ይህን ስብሰባ በተመለከተ ግልጽና ዝርዝር መረጃ አልሰጡም።

መደርደሪያው ቡናማ የእንጨት ፍሬም ያለው ሲሆን፣ በውስጡ የሻይ ዕቃዎች፣ የፎቶ ፍሬም እና የመጠጥ ጠርሙሶች ተቀምጠዋል። መደርደሪያው በመብራት ያጌጠ ነው። ይህ መደርደሪያ በቤት ውስጥ ለምን ዓላማ ያገለግላል?

በፕላስቲክ ጓንት ፊቷ ላይ የቆዳ እንክብካቤ እየተደረገላት ነው። ነጭ ጓንት የለበሱ ሁለት እጆች በፊቷ ላይ ነጭ ቅባት እየቀቡ ሲሆን፣ ሴትየዋ አይኖቿን ጨፍናለች። ይህ የፊት ማሳጅ ወይም ሕክምና በየትኛው የውበት ሳሎን እየተሰጠ ነው?

ዋው ሲያስደንቅ! የፈረሰኛ ሐውልቱ ጀግንነትንና ግርማ ሞገስን ያመለክታል ። ሐውልቱ በሰማያዊ ሰማይ ስር በአረንጓዴ የአትክልት ስፍራ መሀል መቆሙ ግርማ ሞገስን ይጨምራል። የታላቅነት ስሜት ያንጸባርቃል!።

አንድ ጥቁር እና ነጭ ቀለም ያለው እንስሳ በዛፍ ግንዶች መካከል አንገቱን ተደግፎ ተንቷል። የእንስሳው ቆዳ በጸጉር የተሸፈነ እና ለስላሳ ነው። ይህ እንስሳ መለያ ስሙ ምንድን ነው?

በታሪክ ውስጥ የደመቀ ወርቃማ ባለሕብር ጡሩንባ መሰል ቀንድ ፤ በላዩ ላይ በቅርፅ የተቀሽቆጠቆጠ እድሜውን ላየው ሁሉ ዓመታት መኖሩን የሚያሳብቅ የታሪክ መዘክር።

“ማማ’ስ” የሚል በእንግሊዝኛና በአማርኛ "ማማ" በሚል ቀይ ፊደል የተጻፈ፣ ፀሐይንና የወተት አርማዎችን የያዘ፣ ነጭ፣ ሰማያዊና አረንጓዴ ቀለም ያለው የወተት ከረጢት በቅርብ ቀርቦ ይታያል፤። ይህ ወተት በሱቆች ውስጥ ምን ያህል ዋጋ አለው?

አንድ የዘይት ፋብሪካ ውስጥ አራት ሰዎች አሉ። ብርቱካናማ ቲሸርት የለበሰው ሰውዬ በዘይት ጥራት እና መቆጣጠሪያ ላይ በመቀመጥ የዘይቱን ጥራት ሲቆጣጠር የቀሩት ሶስቱ ሰዎች ደግሞ፤ የተፈተሹትን ዘይቶች በመደርደር የፋብሪካውን ስራ በማሳለጥ ላይ የድርሻቸውን ሚና እየተወጡ ነው።

ብዙ ሰዎች በተሰበሰቡበት ክፍት ስፍራ በኢትዮጵያ ባህላዊ ልብስ የለበሱ ሰዎች ይታያሉ። አንዲት ሴት ከመሃል ላይ በተቀመጠው ነገር ላይ እጣን የምታጤስ ይመስላል። እዚህ የሚታየው የባህል ስነስርዓት ወይም ድርጊት ምን ሊሆን እንደሚችል ይገምታሉ?

ነጭ ካፖርት የለበሰ መምህር በአንጋፋ የእንጨት አጥር በተሠራ ክፍል ውስጥ ቆሞ በእጁ ወደ ስለዳው ይጠቁማል። ተማሪዎች፣ ወጣት ወንዶችና ሴቶች ልጆች፣ በረዥም የእንጨት ጠረጴዛዎች ተቀምጠው በቁም ነገር ያዳምጣሉ። የመማር ደስታ እና ተስፋ ይንጸባርቃል።

ቀይ የኦልድ ስፓይስ ብራንድ ዲዮድራንት ዱላ። የፊት መለያው "ፍሬሽ" እና "ሃይ ኢንዲዩራንስ" የሚሉትን ጽሑፎች ያሳያል። የጠርሙሱ የታችኛው ክፍል ክብደት 85ግራም ወይም 3.0አውንስ መሆኑን ያመለክታል። ዲዮድራንቱ የሰውነት ሽታን ለመቆጣጠር ጥቅም ላይ ይውላል። ኦልድ ስፓይስ ዲዮድራንት ምን ዓይነት መዓዛዎችን ያቀርባል?

አራት በሮች እና ሁለት መሳቢያዎች ያሉት በጣም ዘመናዊና ውብ ቁም ሳጥን ነው። ቀለሙ ግራጫማ እና ፈካ ያለ ቡናማ የእንጨት ቀለም ጥምረት ሲሆን፣ የመያዣዎቹ የመዳብ ቀለም ደስ የሚል ውበት ሰጥቶታል። የሚወዱትን ልብስ ማስቀመጥ እጅግ በጣም ያጓጓል።

በምስሉ ላይ ሰዎች በአንድ የውጭ ገበያ አካባቢ የጥራጥሬ እና የእህል ምርት ከሚሸጥበት ሱቅ አጠገብ ትኩስ ቅጠላማ አትክልቶችን መሬት ላይ ዘርግተው ይሸጣሉ። አንድ ሚኒባስ ከመንገዱ ዳር ቆሟል። በዚህ አካባቢ ንግዱ በምን ሰዓት እንደሚጀመር እና እንደሚጠናቀቅ ያውቃሉ?

የትህትና ስሜት በሚያንጸባርቅ መልኩ፣ አንዲት ትንሽ ልጅ በተሰነጠቀ ግድግዳ ባለው ያረጀ ቤት መስኮት በኩል ጐልታ ትታያለች። ፀሐይ የመስኮቱን የእንጨት መዝጊያዎች ስትመታ፣ ጥቁርና ነጭ የራስ መጠቅለያ ያደረገችው ልጅ፣ በአሳቢነት ወደ ታች ትመለከታለች።

አንድ ቤተሰብ ቢጫና ነጭ ባሕላዊ ልብስ ለብሶ፣ የየራሳቸውን ሚና በአማርኛ ጽሑፍ ለብሷል። በአምስቱ አባላት መካከል ያለው ፈገግታና የልብሱ ውበት በዓይን የሚስብ ነው። የባህላዊ አለባበስን ከቤተሰብ ፍቅር ጋር ማጣመር ምን ዓይነት መልእክት ያስተላልፋል?

አንድ ሰው ካህን የሚመስሉ ሽማግሌን ጫማቸውን በማውለቅ እግራቸውን እያጠበ ነው። ካህኑ መስቀል ይዘዋል፤ አጠገባቸው ደግሞ ሌላ አርጅቶ የታመመ ሰው ጭንቀትንና በጎ አድራጎትን በሚያንጸባርቅ መንፈሳዊ ስፍራ ተቀምጧል።

ሲያዩት የሚያስፈራ የእሳተ ጎመራ ክፍል በድንጋዮች መሃል ተከቧል። እሳተ ጎመራው ሊፈነዳ ትንሽ የቀረው እና በተሰነጣጠቁ ድንጋዮች መሃል ቢጫ ቀለምን ፈጥሮ የተቀመጠ ነው።

ውዳሴ ማሪያም በኦርቶዶክስ ተዋሕዶ ቤተክርስቲያን እለት እለት የሚፀለይ የፀሎት መፅሀፍ ነው። ፆሎት የሰው ልጅ ወደ ፈጣሪው የሚቀርብበት እና ከፈጣሪው ጋር የሚነጋገርበት መንገድ ነው።

ይህ ምስል የተዘጋጀ የመግቢያ መንገዱ በነጭ አበባዎች እና በሚያንጸባርቁ ቢጫ መብራቶች ተከቧል። በሩቅ ሰዎች በውስጥ በኩል ቆመው ይታያሉ። ወለሉ ከእንጨት የተሠራ ሲሆን አረንጓዴ የባህር ዛፍ ግድግዳም አለ። እንዲህ አይነት ዝግጅት የትኛው የደስታ በዓል ሊሆን ይችላል?

ይህ ምስል ሰባት ሰዎች ከቤት ውጭ ሲቆሙ ያሳያል። ሁሉም ነጭ ልብስ ለብሰዋል፤ ቀሚሶቹ ቀይ፣ ጥቁር እና ቢጫ ቀለም ያለው ባህላዊ ጥልፍልፍ አላቸው። ይህ የአለባበስ ስልት የኢትዮጵያን ብሔራዊ ወይንም ባህላዊ ማንነት በምን ያህል መጠን ያሳያል?

ያንዳንዳቸው ክብ ቅርጽ ያላቸው ሲሆን ቀይ፣ ቢጫ፣ ሰማያዊ እና አረንጓዴ ቀለሞችን በአብዛኛው ተጠቅመው ውስብስብ ንድፎች ተነድፈዋል። እነዚህን ሰፌዶች ለመሥራት በተለምዶ ምን ዓይነት የተፈጥሮ ቁሳቁሶች ጥቅም ላይ ይውላሉ?

ኃይለኛ ቡናማ ወንዝ በአረንጓዴ በተሸፈኑ ከፍተኛ ተራሮች መካከል ይፈስሳል። በወንዙ መሃል ጠባብ የጠጠር ዳርቻ ይታያል። ወንዙ ሰፊ ነው፤ ከላይ ያለው ሰማይ ሰማያዊ ነው። ይህ የትኛው ወንዝ ነው? የወንዙ ውሃ ቀለም ለምን ቡናማ ሆኗል?

የኢትዮጵያ ሰንደቅዓላማ ከላይ አረንጓዴ ፣ከመሀል ቢጫ እና ከታች ቀይ ቀለማትን እንዲሁም ከመሀል ሰማያዊ ቀለም ያለው ክብ እና ከክቡ ውስጥ በቢጫ ቀለማት የተሰራ አርማ አለው። ሁሉም ቀለማት ታሪካዊ ትርጉም አላቸው።

አንዲት ሙሽራ አዳራሽ በስተጀርባ የተዘጋጀ የሰርግ መድረክን ተጠቅማለች። መድረኩ በነጭና ክሬም አበባዎች ያጌጡ የባሕላዊ ቅርጫቶች ተሞልቷል። ከፊት መጋረጃና በኒዮን መብራት "እንኳን ደህና መጣችሁ" የሚል ጽሑፍ አለ። ይህ የሰርግ ማስዋቢያ የየትኛውን አካባቢ ባሕል ያንጸባርቃል?

እስከሚቃጠሉ ድረስ የተጠበሱና ቡኒ ጥቁር ምልክቶች ያሉባቸው የበቆሎ ፍሬዎች በቅርበት ተደርድረዋል። ይህ የተጠበሰ የበቆሎ ምርት በኢትዮጵያ ውስጥ የትኛውን ባህላዊ መክሰስ ወይም የምግብ ዝግጅት ዘዴን ይወክላል?

ወጣት ልጆች በካፌቴሪያ ውስጥ ከተሰለፉ ምግቦች ላይ ሰሃን እያዘጋጁ ነው። የምግብ ሰንሰለቱ የተለያዩ ሰላጣዎችንና ባህላዊ የኢትዮጵያ ምግቦችን በብዛት ይዟል። በአንድ ምግብ ቤት ውስጥ ለደንበኞች የሚዘጋጁት ምግቦች በዋነኝነት ምን ዓይነት ንጥረ ነገሮች ያሏቸው ናቸው?

ላልይበላ በአንድ ድንጋይ ላይ ተፈልፍለው የተሠሩ አስደናቂ አብያተ ክርስቲያናት የሚገኙበት ታሪካዊ ቦታ ነው። በ12ኛው ክፍለ ዘመን በንጉሥ ላልይበላ የተገነቡት እነዚህ አብያተ ክርስቲያናት የዓለም ቅርስ በመሆናቸው በብዙ ምዕመናንና ጎብኚዎች ይጎበኛሉ።

በርካታ ሰዎች ክፍት ቦታ ላይ ተሰብስበው፣ በአማራ ባህላዊ ልብስ የለበሱ ወጣቶች ክብ ሰርተው ያጨበጭባሉ። ወንዶቹ መሬት ላይ ተቀምጠው፣ የተመልካቾች ቡድን ደግሞ ከኋላቸው በቆርቆሮ ጣሪያ ቤት ፊት ለፊት ቆሟል። ምስሉ የደስታና የፍቅር ስሜት ያሳያል።

አንድ ጥቁር ሰው በስሱ የተከረከመ ጢም አለው። ሰውየው ጥቁር ኮት፣ ነጭ ሸሚዝ እና ነጠብጣብ ያለው ከረባት ለብሶ ወደ ቀኝ እየተመለከተ ነው።

ቅርንጫፎቹ ረዥምና ስስ ቅጠሎች ያሏቸው የጥድ ዛፍ ቅርንጫፎች ከፊት ቀርበዋል። ከበስተጀርባ የተነጠፈ መንገድ እና ትላልቅ ዛፎች አሉ። ፀሐይማ የአየር ሁኔታ ነው። እነዚህ አይነቶች ዛፎች በአካባቢው የዝናብ መጠን ላይ እንዴት ተጽዕኖ ያሳድራሉ?

ጥቁር ቆዳ ያላቸው ዝቅተኛ ተረከዝ ያላቸው ሴቶች ጫማ በእብነ በረድ ላይ ተቀምጧል። ጫማዎቹ በካሬ ቅርጽ ባለው የጫማ ፊት ላይ የወርቅ ፊደላት የተቀረጹበት ሰፊ ማሰሪያ አላቸው። የሚያምር መደበኛ የአለባበስ ስሜትን ያንፀባርቃል።

በባህላዊ የትግርኛ አልባሳት የለበሱ ወንዶችና ሴቶች መድረክ ላይ ሲጨፍሩ ይታያሉ። ቀይ ሱሪና ነጭ ሸሚዝ የለበሱት ወንዶችና ሴቶች፣ በጭፈራው ወቅት በትላልቅ ቢጫ ጃንጥላዎች ተሸፍነዋል። ከፊት ለፊት ጥቁር የድምፅ ማጉያ ሳጥኖች ሲታዩ፤ የየት አካባቢ ባህል ነው?

በጣሪያው ዙሪያ ጥግ ላይ ደብዘዝ ያለ ነጭ ብርሃን ተገጥሟል። በማዕከላዊው አራት ማዕዘን ቅርፅ ውስጥ፣ የሚያብረቀርቁ የመስታወት ኳሶች ያሉት ጥቁር ማንጠልጠያ መብራት ተሰቅሏል። ይህ የብርሃን እና የካቢኔ ስራ ውህደት ለቦታው የሚሰጠው የከባቢ አየር አይነት ምንድነው?

ሁለት ወንዶች አንዱ በግራጫ ሱፍ ሌላው ጥቁር ጃኬት አድርገው፤ ወንበር ላይ ተቀምጠው ሐይቁን ሲመለከቱ መረጋጋትን ሲለግስ ሀሴትንም ያድሳል :: የሰላም ስሜትን፣ ፍቅርንና መግባባትን ያንፀባርቃል::

ህንጻው ክብ ቅርፅ ያለው የጣሪያ አሠራር ያለው ሲሆን፣ በፊት ለፊት በድንጋይ ላይ የሚፈስ የሰው ሰራሽ ፏፏቴ አለ። ይህ ዘመናዊ እና ውብ ሕንፃ ከተፈጥሯዊው የተራራ መልክዓ ምድር ጋር የተዋሃደው እንዴት ነው?

አንዲት ሰራተኛ በወተት ፋብሪካ ውስጥ የባልዲ ወተት ወደ ትልቅ ገንዳ በትኩረት እና በፍቅር ስታፈስ፣ ስራዋን በትጋት እና ብስጭት በሌለበት ሁኔታ ሙያዊ ግዴታዋን ትወጣለች።

ጥርት ባለ ነጭ ዳራ ላይ የሚታየው ድራም ሴት፣ የደስታን እና የሙዚቃ ጉጉትን ስሜት ያንጸባርቃል። የቀይ ከበሮዎች ብልጭልጭ፣ ከብረት ብረት እና ከነጭው ትልቁ ከበሮ ጋር ተደምሮ፣ ለዜማ የተዘጋጀ ይመስላል።

የህዝብ ተወካዮች ምክር ቤት መለያ ምልክት ነው። በሰማያዊ ክብ ቅርጽ ውስጥ፣ የሕንፃው ገጽታ ከረጃጅም ሰዓት ግንብ ጋር ይስተዋላል። ከታች በአማርኛ እና በእንግሊዝኛ የመንግስቱ ተቋም ስም ተጽፏል። የፌደራል መንግስቱ የሕግ አውጭ አካል ዋና ተግባር ምንድነው?

አንድ የሥጋ መሸጫ ሱቅና የእርድ ቤት ይታያል። ነጭ ልብስ የለበሰ ሻጭ ከቆጣሪው ጀርባ ሲሆን፣ ሁለት ደንበኞች ሥጋ ለማስቆረጥ ቆመዋል። በሱቁ ላይ 'አሌክስ ስጋ ቤት' የሚል ጽሑፍ በግልጽ ተጽፏል። ሱቁ ለመመገቢያነት የሚያገለግሉ በርካታ ጠረጴዛዎች አሉት።

አንዲት ሴት በቅጠል ዳራ ላይ በኮንክሪት ወለል ላይ ተቀምጣለች። ሴትየዋ የዶሮ እርሻ እና ሌሎች የእርሻ መሳሪያዎች አጠገብ ተቀምጣለች። ይህች ሴት ዶሮ እየቀነጠለች ነው። ከበስተጀርባ የተደራረቡ የቆርቆሮና የካርቶን ሳጥኖች አሉ። ሴትየዋ ዶሮውን ምን ለማድረግ እየቀነጠለችው ነው?

ከታች የተቀመጠ ጥቁር ጎድጓዳ ሳህን ውስጥ በርበሬ የተጨመረበት የጥብስ ስጋ አለ። በጎን በኩል ጠፍጣፋ ነጭ ሳህን ላይ ሁለት የተጠቀለሉ ቡኒ የቂጣ ቁርጥራጮች ተቀምጠዋል።

የ“ሲቢኢ ብር” አርማ በቅርጽ የዘመናዊ የፋይናንስ መሳሪያን ያቀርባል። ከላይ ደግሞ የወርቅ ቅርጽ እንደ የገንዘብ ምልክት ወይም እንደ ነበልባል ተቀመጠ። በታች በአማርኛ “ባንንት በእጅ ላይ!” ተጻፎ ነው፣ ይህም የሞባይል ባንክ አገልግሎትን በቅርጽ ያቀርባል።

በዚህ ምስል ውስጥ የተዘጋጀው የተፈጥሮ ውበት እና የዘመናዊ አቀማመጥ ቅንጣት በቅርጽ ያቀርባል። በምስሉ መካከል ነጭ የሆነ የሶስት ሶስት ማዕድ የሚመስል ሕንፃ ታይቷል፣ በትልቅ መስኮቶች እና በዘመናዊ ቅንጣት የተሸፈነ ነው።

ከበስተጀርባ አረንጓዴ ሣር ያለው ቡናማና ነጭ ፍየል ከዛፍ ጉቶ በላይ ቆሟል። ፍየሉ ቀንድ ያለው ሲሆን አፍንጫው አካባቢ ነጭ ምልክት አለው። ፍየሉ ለመብላት ምን ይጠቀማል?

ምሽት ላይ አንድ ልጅ ነበልባል ያለበት የእንጨት ችቦ ወደ ፊት ዘርግቶ ይዟል። የልጁ ፊት በጥላ የተሸፈነ ሲሆን፣ ከበስተጀርባ በዛፍ የተሰራ አጥር እና የሩቅ ተራሮች ይታያሉ። ይህ ችቦ ለየትኛው ባህላዊ ክብረ በዓል ይውላል?

ሰፊና ጥቅጥቅ ያለ አረንጓዴ ቅጠሎች ያሉት ዛፍ በብዛት በትንንሽ ነጭ አበቦች አጊጧል። ዛፉ ለምለምና በፀሐይ ብርሃን የበራ ነው። ይህ ዛፍ የትኛዉ የዛፍ ዝርያ ሊሆን ይችላል? (30 ቃላት)

በምስሎቹ ላይ የተሰባሰቡት ነገሮች የተለያዩ ናቸው። የኢንዱስትሪ ስፌት ማሽን፣ የኮጅ ማካሮኒ፣ የቢሮ ዕቃ መያዣ፣ የቃለ መሐላ ሥነ ሥርዓት፣ የግድግዳ ሰዓት፣ አጋዘን፣ የጦር መሳሪያ፣ የኢትዮጵያ ምግብና በአንገቷ ሰፊ ቀበቶ ያደረገች ሴት ፋሽን ልብስ ለብሳ ይታያሉ።

መልቲ መውጫ (ፓወር ስትሪፕ) ምርቶች አሉሉ። አንደኛው ከአራት ማዕዘን ሰማያዊ ሳጥኑ ላይ ወጥቶ በፕላስቲክ ተጠቅልሏል። ስድስት ሶኬት መግቢያዎች ያሉት ሲሆን በጣም አስደናቂ ነው ። "ዋው! በጣም የሚገርም ጠቃሚ የኤሌክትሮኒክስ መሣሪያ።"

አንድ ትልቅ ጀልባ በደስታ እና በፍቅር በተሞሉ ሰዎች ተጭኖ ሲንሳፈፍ ፤ ሰዎቹ አረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራዎችን በማውለብለብ ኩራታቸውን እየገልፁ ነው:: በጀልባው ላይ ያለው የሕዝብ አንድነትና ስብስብ አድናቆትን ፈጥሮብኛል።

ጥቁር በሆኑ የሸክላ ሳህኖች የተደረደሩ ምግቦች የምግብ ፍላጎትንና ደስታን ያጎላሉ። በግንባር ቀደምትነት የተቀቀለ ስጋና አትክልቶች ሲታዩ፣ ከኋላ ደግሞ ሶስት ዓይነት የጎን ዲሾች በደረጃ ተቀምጠዋል፤ ከበስተጀርባ የተሰሩት መሶቦች የባህል ውበትን ያሳያሉ።

አንድ በጥቁር ቅዳሜ የተሸፈነ የመጽሃፍ ቅዱስ ምስልና ከናስ የተሰራ የግማደ መስቀል ምልክት ይታያል። እነዚህን መጽሐፍ ቅዱስ እና መስቀሉት የሚጠቀሙ የሃይማኖት ተከታዮች ምን ተብለው ይጠራሉ?

ዋው ሲያምር! ይህ ነጭ ምንጣፍና በአረንጓዴ ቅጠሎችና ነጭ አበባዎች ያጌጠው መንገድ ለሠርግ የተዘጋጀ የሚያስደስት ድባብ ያለው ቦታ ነው። የብርሃን ወንበሮችና የአበባ በደስታ የተሞላ፣ የፍቅርና የተስፋ ስሜት ይፈጥራል። ምንኛ ይማርካል!

በዚህ ምስል የታየው የታሪክ እና የአባባል ክብር የተሞላ የድንጋይ ሕንጻ ነው። በተፈጥሮ ውበት የተከበበ የእንጨት እና የተረቀ ሣር አካባቢ የሕዝብ ታሪክን እና የቅዱስ ቦታ ስሜትን ያበራል። የክብረ ቤቱ የክብረ መንገድ መዋቅር፡፡

በገና በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልግሎት የሚሰጥ የክር መሳሪያ ነው። ይህ መሳሪ በተለይ በሰሙነ ህማማት መዝሙሮችን በማጀብ ጥኡም ዜማ እንዲኖራቸው ያደርጋል።

ከግራ ወደ ቀኝ የተንጠለጠሉ ረዣዥም የሲሳል ፋይበርዎች በቅደም ተከተል አሉ። ፋይበሮቹ ነጣ ያለ ቡኒና ክሬም ቀለም ሲሆኑ፣ በአንጸባራቂነታቸው ተለይተው ይታያሉ። ከመሬት በላይ ቀጥ ብለው ተንጠልጥለዋል። ከበስተጀርባ የተወሰኑ ጥቁር ቅጠሎች አሉ። ፋይበሩ ለማድረቅ ምን ተደርጓል?

ባህላዊ አልባሳት የለበሱ ወጣት ሴቶች መድረክ ላይ ሲዘፍኑና ሲያጨበጭቡ ዋው ሲያምር!። የጋራ ደስታ እና ጉልበት የሚንጸባረቅበት አፈፃፀማቸው በጣም ደስ የሚል ነው። ልዩ የሆነው የባህል ልብሳቸው ሲያስደንቅ፣ በደማቅ ቀለማት የተሞላ ነው።

ብዙ ዓይነት አትክልትና ፍራፍሬ በገበያ ውስጥ ተራርበው ቀርበዋል። ቀይ ቲማቲም፣ አረንጓዴ ማንጎ፣ ድንች እና ሽንኩርት በዋናነት ይታያሉ። ይህ ገበያ የትኛው የኢትዮጵያ ክፍል ሊሆን ይችላል?

ከተቀረጹ የእንጨት የኋላ እና የእጅ መቀመጫዎች ጋር አንድ ጥንታዊ የሚመስል ወንበር በቤት ውስጥ ወለል ላይ ተቀምጧል። ከወንበሩ ጎን ደግሞ ረዥም የእንጨት ጠረጴዛ አለ። ይህ ወንበር በየትኛው የኢትዮጵያ ባህል ውስጥ የተለመደ ንድፍ ነው?

በአንድ ሰፊ ክፍል ዉስጥ የተለያዩ ቅርሽ እና አሰራር ያላቸው ማሽኖች ተቀምጠዋል። እነዚህ ማሽኖች በላያቸው ላይ ነጭ ነገር የተጠቀለሉባቸው ብዙ ክብ ሲሊንደሮችን የያዙ ናቸው።

ይህ ደሳሳ ጎጆ እና የተቆለለ የማገዶ እንጨት ሲያሳዝን! ሰውዬው በስራ የተጠመደ ነውነው። የተበታተነው አካባቢ የድህነት እና የችግር ስሜት ይፈጥራል፤ ጭንቀት ያየል! ሕይወት ምን ያህል ከባድ እንደሆነች ነው!።

በአውሮፕላን ማረፊያ መጠበቂያ ክፍል ሰዎች ጭንብል አድርገው በወንበሮች ላይ ተቀምጠዋል። በተለያዩ ወንበሮች ላይ "እዚህ አይቀመጡ" የሚል ማስጠንቀቂያ ተለጥፏል። አንድ ወጣት ሰማያዊ ጃኬት ለብሶ ከፊት ተቀምጧል። ሁኔታው የኮሮና ቫይረስ ጭንቀትንና ጥንቃቄን ያሳያል።

በትምህርት ቤት ግቢ ውስጥ ሰማያዊ ዩኒፎርም የለበሱ ተማሪዎች የሚታዩበት ይህ የዜና ዘገባ፣ "ትምህርት ይሰጥ የነበረው መሠረተ ልማት ተጎዳ" የሚል ርዕስ አለው። ዜናው የገጠመውን የገንዘብ፣ የተጎዳው የትምህርት መሠረተ ልማት ተማሪዎች ላይ ምን ያህል ተፅዕኖ አሳድሮ ይሆን?

ይህ ሰማያዊ ባለሶስት ጎማ የኤሌክትሪክ ስኩተር ሲሆን ለአካል ጉዳተኞች ወይም የመንቀሳቀስ ችግር ላለባቸው ሰዎች የሚውል ይመስላል። ይህ ስኩተር ለአሽከርካሪው ምን ዓይነት ምቾትና ተደራሽነት ይሰጣል?

ሁለት ወታደራዊ ልብስ የለበሱ ወንዶችና አንዲት ሴት መሬት ላይ ተቀምጠው የጋራ ምግብ ይበላሉ። አንደኛው ወታደር ቀይ ኮፍያ ደርቧል። ከበስተጀርባ ብዙ ሴቶችና ሌሎች ወታደሮች ሲንቀሳቀሱ ይታያሉ። የአካባቢው መሬት ቡናማና ድንጋያማ ሲሆን፣ የጦር ሰፈሩ አካባቢ ይመስላል።

እጅግ በጣም ውብ የሆነው የደጋማ አካባቢ መልክዓ ምድር ጭጋግ ውስጥ ገብቶ ቀርቧል። ረዣዥም የሣር ሜዳ ላይ የተበተኑ ትላልቅ የሎቤልያ ዛፎች አሉ። በነጭ ካባ የለበሰ ሰው በሜዳው ላይ በእርጋታ ሲጓዝ፣ ተራሮች በደስታ ስሜት በሚፈጥሩ ደመናዎች ተሸፍነዋል።

ጨዋማ ድንጋዮች እና የተለያዩ ማዕድናት በውሃው ዳርቻ ቡናማ እና ጥቁር ቀለሞችን ፈጥረዋል። ይህ ቦታ በዋናነት በምን ዓይነት ጂኦሎጂያዊ ባህርይ ይታወቃል?

የፍሊክር የተባለ የማህበራዊ ትስስር ድረገጽ አርማ። አርማው ሰማያዊና ፒንክ ቀለም አለው። ከፊቱ ሁለት ሰማያዊና ፒንክ ክበቦች አሉ። ፍሊክር ፎቶግራፎችን ለማጋራት የሚያገለግል ድረገጽ ነው። ፍሊክር በየትኛው ዓመት ተቋቋመ?

ዘመናዊ ግራጫ እና ጥቁር ቢሮ ወንበር በእንጨት ጠረጴዛ ፊት ለፊት ይገኛል። ወንበሩ መሽከርከሪያ፣ ራስ ማስደገፊያ እና ለእግር ማስደገፊያ አለው። ከበስተጀርባው ኮምፒውተርና መብራቶች ይታያሉ። የቢሮው ምቾት መረጋጋትንና ደስታን ይገልጻል።

ባሶች በአንድ ጊዜ ብዙ ሰዎችን የመያዝ አቅም ያላቸው ፣ለተሳፋሪዎች ምቹ እና ብዙ ኪሎ ሜትሮችን በፍጥነት አቋርጠው የሜሄዱ የየብስ ትራንስፖርት ናቸው።

በርካታ ሴቶችና ሕፃናት የለበሱት ባህላዊ ነጭ ልብስ ለብሰው ክፍት ሜዳ ላይ ሲጨፍሩ ይታያሉ። በስተጀርባ የቴሌኮም ማማ እና ባለ ብዙ ቀለም የኢትዮጵያ ባንዲራ ያጌጠ ጥላ አለ። ይህ ባህላዊ ጭፈራ የትኛው የኢትዮጵያ ብሔር ወይንም ብሔረሰብ ነው የሚወክለው?

ቤቱ የተሰራው ከጭቃና ከእንጨት ሲሆን በላዩ ላይ ሰማያዊ ቀለም ያለው ቆርቆሮ ጣሪያ በከፊል ተደርጎለታል። ቤቱን ከኋላ በኩል የተከለለ የእንጨት አጥር ይታያል፣ ከአጥሩ ውጭ ደግሞ ረጃጅም ተራሮችናበቀኝ በኩል ለምለምና ትላልቅ ዛፎች አሉ። የቤቱ በር ከምን ይሰራል?

ከወንጀለኛ ጋር የሚመሳሰል ሰው ጥቁር ቲሸርት ለብሶ እጆቹን በብረት ካቴና ተይዟል። ሁለቱም የእጅ አንጓዎች ላይ የብረት ካቴናው ሲታሰር፣ ከበስተጀርባ ግልጽ የሆኑ የባር መስመሮች አሉ።

ሰሌዳው የአዲስ አበባ ውሃና ፍሳሽ ባለሥልጣን የአራዳ ቅርንጫፍ ጽሕፈት ቤትን የሚያመለክት ሲሆን የስልክ ቁጥሮችንና አርማዎችን ይዟል። ከታች የብረት አጥር ያለ ሲሆን፣ በስተጀርባም በከፊል የተደበቁ ሕንፃዎች አሉ። በመግቢያው ላይ የአማርኛ እና የእንግሊዝኛ ቋንቋ መጠቀም ለምን አስፈላጊ ሆነ?

ሰፊና ገጠራማ የገበያ ቦታ ላይ የተለያዩ ሰዎች ተሰብስበዋል። ከግድግዳ ላይ ባሉ መደብሮች ላይ፣ በቀለማት ያሸበረቁ ኳሶችና መጫወቻዎች በብዛት ተሰቅለዋልበመደብሮች ላይ በብዛት የተሰቀሉት ኳሶችና መጫወቻዎች ለገበያው ምን ዓይነት ኢኮኖሚያዊ ትርጉም አላቸው?

"ዋው! ሲያስደንቅ!" ይህ ንፁህ እና ሰፊ ፋብሪካ የዘመናዊ የጨርቃጨርቅ ማሽነሪዎች ናቸው። የማሽኖቹ አሰላለፍ ትኩረትን እና ቅልጥፍናን ይገልፃል። ብርቱካንማ ክሬን እና ትልልቅ የክር ስፖሎች የምርታማነትን ስሜት ይሰጣሉ። የስራ ፍቅርና እድገት ይታያል።

አቤት የኪነ ጥበብ ጥሪ! ይህ የካፑችኖ ' መጽሐፍ ሽፋን ጥልቅ ምስጢር አለው! የጨለመው ዳራ እና የውስጠኛው ምስል ታላቅ ድራማን ይጠቁማል። የአንባቢን ስሜት የሚነካ አስደናቂ ሥራ!

አንድ እጅ ብርቱካናማ ቀለም ያለው ካሮት ከጥቁር አፈር ውስጥ እየጎተተ ሲያወጣ ይታያል። ካሮቱ አናት ላይ አረንጓዴ ቅጠሎችና ሥሮች ሲኖሩት፣ አፈሩ ለምነትን ያመለክታል። ይህም ለአዝመራው ጥራት ማሳያ ሲሆን፣ የመከሩ ውጤት ምን ያህል ሊሆን ይችላል?

ሙሉ የአፍሪካ ካርታ በባንዲራዎች ተሞልቶ በዋናው የአፍሪካ ኅብረት ባንዲራ ላይ አብሯል። ባንዲራው አረንጓዴ ዳራ ያለው ሲሆን ኮከቦች የአህጉሩን ሀገራት ይወክላሉ። የአፍሪካ ህብረት የተመሰረተው መቼ ነው?